አቤት የበጎ አድራጎት ሰራ የሚሰራ ሰው! ይህ ተናጋሪ በነጭ ልብስና በባሕላዊ ኮፍያ ደምቋል! በማይክራፎን አማካኝነት ታላቅ መልዕክትን ያስተላልፋል! የትውፊትና የዘመናዊነት ውህደት!

ታላቅ የሀገር ፍቅር ስሜት! ሴትየዋ የኢትዮጵያን ባንዲራ ተከናንባ ከገደል አፋፍ ላይ ቆማለች! እጅግ አስደናቂ የሆነ ተፈጥሮ እና አረንጓዴ ገጽታ! የሀገር ውበትና ኩራት በአንድ ላይ! ድንቅ ትዕይንት!

ውብና ደስ የሚል ፈገግታ ያለው ወጣት ጥቁር አረንጓዴ ልብስ ለብሷል። በጣም የሚያምር ነጭ ሸሚዝና ብርቱካናማ የእጅ ሰዓት አለው፤ ይህ እጅግ በጣም ጥሩ የንግድ ሥራ መልክ ነው። ዘና ባለ ሁኔታ ሶፋ ላይ ተቀምጦ ደስታን ያንጸባርቃል።

ውብ በሆነ ክፍት ቦታ ላይ ለምሽት ዝግጅት የተዘጋጀ የራት ጠረጴዛ፣ ረዣዥም የእንጨት ጠረጴዛዎችና ወንበሮች በተስተካከለ መንገድ ተደርድረዋል። ነጭ ቀለም ያለው ድንኳን በብርሃን ተሽሞንሙኗል፤ ጠረጴዛዎቹም በአበባና ሳህኖች ተሽቆጥቁጠዋል። የቦታው ድባብ ፍቅርና ደስታን ያንጸባርቃል።

ድንቅ ነው! የጎንደር ፕላዛ ሆቴል ምንኛ ያምራል! በህንጻው ላይ ትልቁ የኢትዮጵያ ባንዲራ በኩራት ተንጠልጥሏል፤ ለመዝናናትና ፈታ ለማለት ተመራጭ በጣም ያጓጓል!

አንድ ባህላዊ የአረቄ ማስቀመጫ ብርሌ ግማሽ ያህል መጠጥ ይዟል፡፡ በጎንና በጎኑ የተቀመጡ ሁለት ትንንሽ መለኪያ ብርጭቆዎችም ተመሳሳይ ይዘት አላቸው፡፡ ሁሉም ጥቁር ቀለም ባለው ጠረጴዛ ላይ ሲቀመጡ፤ ከበስተጀርባ ቀይና ሰማያዊ ቀለም ያለው መጥረጊያ ተቀምጧል፡፡

በኢትዮጵያዊ ውበት መጽሔት ሽፋን ላይ አንዲት ቆንጆ ሴት ትታያለች። በግንባሯ አረንጓዴ ዶቃዎች ጥልፍ ለብሳ፤ ከንፈሯን ቀይ አድርጋ አገጯ ላይ ቢጫ ቀለም ተቀብታለች። የሴትየዋ አገላለጽ መተማመንንና ውበትን የሚያንጸባርቅ ነው።

ነጭ ዩኒፎርም የለበሰች የማሳጅ ባለሙያ እርጋታ በተሞላበት መንገድ ደንበኛዋን ታሻለች። ከእንጨት ፍሬም መስኮቱ አሻግሮ የሚታየው አረንጓዴ ጫካ የተፈጥሮን ሰላም በግልጽ ያሳያል።

ገና በቆልማማ በትር (ዱላ) የሚካሄድ ባህላዊ የስፖርት ጨዋታ ሲሆን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተለየ ትርጉም ያለው ጨዋታ ነው። ይህ ጨዋታ በእምነቱ ተከታዮች ዘንድ በክርስቶስ የልደት ቀን ይከናወናል።

የኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ውብ የሆነ ራሱን የቻለ የስነ-ህንፃ ግንባታ አላት። ይህም ስነ-ህንፃ በብዛት በላዩ ላይ የመስቀል ቅርፅ ያለው ጉልላት እና ክብ ቅርፅ ያለው ህንፃ ነው።

አንድ የመከላከያ እና የአውሮፕላን አብራሪ ልብስን የለበሰ ሰው ፊቱ ላይ በከፊል ጸሃይ አርፎበት ቆሟል። ይህ ሰው ሙሉ የስራ ልብስን የለበሰ እና ፈገግ ብሎ ቆሞ ሞገስን የተላበሰ ነው።

ረዥም ጥቁር ሐምራዊ የአገዳ ግንድዎች ጥቅጥቅ ባለ አረንጓዴ ቅጠሎች ተከበው ቆመዋል። ግንድዎቹ ቀጥ ብለው ወደ ላይ ያደጉ ሲሆን፣ በደረቅና አረንጓዴ የገጠር መልክዓ ምድር ውስጥ አሉ።

በከተማ መንገድ ላይ የሶስት ዘንግ አረንጓዴ ወታደራዊ መኪና አለ። መኪናው በላይኛው መደርደሪያ ላይ ሁለት ትላልቅ ግራጫ ሚሳኤሎችን ተጭኗል። ከበስተጀርባ በብረት የተሰራ ድልድይ እና ማስታወቂያ አለ።

በገበያ ውስጥ የተደረደሩ ብዙ አይነት አትክልቶችና ፍራፍሬዎች ይታያሉ። ሙዝ ከላይ ተንጠልጥሎ፣ ጎመን፣ ቀይ ሽንኩርት፣ ቲማቲም፣ ዱባ እና አቮካዶ ከስር በደረጃ ተከማችተው ውብ የምርት ብዛት ፈጥረዋል።

ቀይ የሆኑት ፊደላት ከፍ ብለው በተሠሩ ደረጃዎች ላይ ተቀምጠዋል። በሰማያዊ ልብስ የለበሰ ሰው በደረጃዎቹ ላይ ቆሞ ይታያል። በፊደሎቹ ፊትለፊት ነጭ አበባዎች ያሏቸው ዕፅዋት እና በስተፊት ረጅም አረንጓዴ ሳር አለ። ሰላማዊ ደስታ ያሳያል።

ብዙ ትናንሽና ደማቅ ቢጫ አበባዎች ተቀምጠዋል። ስድስት ትላልቅ የአበባ ቅጠሎች ያሉት ሲሆን፣ ቡናማ ማዕከላቸው ጎልቶ ይታያል። አረንጓዴውና ጥቁር የጀርባው ቀለም አበቦቹን የበለጠ ያደምቃል፤ ይህ የደስታና የፍቅር ስሜት ያሳያል።

በደስታና በኩራት! አቤት እንዴት ያለ ግርማ ሞገስ ያለው የኢንዱስትሪ ፓርክ ነው! ሰፊ መንገድና ዘመናዊ ፋብሪካዎች ይታያሉ! ለሃገራችን ዕድገት ትልቅ ተስፋ ነው!

ዋው! ምንኛ ሲያስደንቅ የጥበብ ሥራ! ይህ ክብ ቅርጽ ያለው ቅርጫት አምሳል ያለው ስፌት ጥቁርና ቢጫ መልክ ሲያምር! በፀሐይ ጨረር መልክ የተጠለፈው ንድፍ እንዴት ደስ ይላል! እረ ሲያስደስት!

በጣም አሳዛኝ የሆነች ትንሽ ልጅ ከቤቷ ፊት ለፊት በቆሙ ድንጋዮች አጠገብ ቆማለች። ፊቷ ላይ ግልጽ የሆነ ጭንቀትና ፍርሃት ሲታይ፣ በአካባቢው ደግሞ ደብዘዝ ያለ አረንጓዴ ተክሎችና የእንጨት ቤት አሉ።

በሮዝ እና ነጭ ቶን ያጌጠ ሳሎን ለፓርቲ ዝግጅት ተዘጋጅቷል። ሮዝ እና ነጭ ፊኛዎች በጣሪያውና በግድግዳው ላይ ተሰቅለዋል። ክፍሉ ውስጥ ሶፋ፣ ወንበሮች እና በሻማና ኬክ የተሞላ ጠረጴዛ አለ።

ብዙ የማስተርስ ተመራቂ ጋውኖችን የለበሱ ሰዎች በአንድ ቦታ ላይ ተሰብስበው ተቀምጠዋል። አብዛኞቹ ሰዎች በአፍና እፍንጫቸው ላይ መሸፈኛ ጭንብልን ለብሰዋል ነገር ግን ያንን ማድረጋቸው ጥቅም የለውም አቀማመጣቸው የተጠጋጋ ነው።

በነጭ ጠረጴዛ ላይ ብዙ ዓይነት ጌጣጌጦች ተደርድረዋል። የአንገት ሐብሎች፣ የጆሮ ጌጦች፣ አምባሮችና ቀለበቶች በእንጨትና በነጭ መደርደሪያዎች ላይ ቀርበዋል። ጌጣጌጦቹ የሚያብረቀርቁ ወርቃማ ቀለሞች አሏቸው።

በርበሬ ገና ሳይበስል አረንጓዴ እንዲሁም ከበሰለ በኋላ ቀይ ቀለማት ያሉት በጣም ተጣባሽ እና ተለባላቢ የግብርና ውጤት ነው። በርበሬ ለምግብ ማጣፈጫነት ይውላል።

በተስተናጋጅ ቅርጽ የተዘጋጀ የፍራፍሬ ገበያ ታይቷል። ሙዝ፣ አናናስ፣ የወይን ዘሮች፣ ፓፓያ፣ የተሞላ ነው። በቀለማት የተሸለመ እና በተንቀሳቃሽ አቀማመጥ የተዘጋጀ ይህ ምስል ደስታን እና የጤና አስተዋፅኦን ያሳያል። የተለያዩ ቀለሞች የባህላዊ ውበትን በተመሳሳይ መልኩ ያቀርባል።

አንድ ገበሬ ሁለት ጥቁር በሬዎችን በባህላዊ መንገድ እያረሰ ነው። የበሬዎቹ እንቅስቃሴ አፈሩን ሲገልጽ፣ በስተቀኝ በኩል የዜና ማስታወቂያ ሰጭ ሴት አብራ አለች።

አንድ ትልቅ ባለ ብዙ ፎቅ ሆቴል ሕንጻ፣ ከፊት ለፊቱ በተደረደሩ አረንጓዴ ቁጥቋጦዎች እና ሰማያዊ የዋና ገንዳ፣ በሆቴሉ ሕንጻ ላይ፣ በርካታ ሰዎች ሊቀመጡባቸው የሚችሉ ሰገነቶችና መስኮቶች በቅንጦት የተገነቡት የመዝናናት ስሜትን ይፈጥራሉ።

ዋው! ጥቅጥቅ ያሉ አረንጓዴ ቅጠሎች ሲያምሩ! የዛፉ ቅርንጫፎች በጣም ደስ ይላሉ። በቅርበት የተቀረፀው ውበት ሲያስደምም። የጥድ ዛፍ ተክል ነው። አቤት ተፈጥሮ ሲያስደንቅ!

ደስ የሚል እይታ! ይህ የፊትና የአንገት ንቅሳት ምንኛ ያምራል! በፊቷ ላይ ያለው ባህላዊ ንቅሳት የኢትዮጵያን የውበትና የባህል ጥልቀት ያሳያል !

ረድፍ የሆኑ ጥቁርና ነጭ ላሞች በዘመናዊ የእንጨትና የብረት እርሻ ውስጥ ቆመዋል። ላሞቹ በሰማያዊ ብረት አጥሮች ተለይተው ከግንባታዎቹ ምግብ እየበሉ ነው። ወለሉ ላይ ሁለት ትላልቅ ነጭ የከረጢት ምግቦች በ እርጋታ እና በሰላም ተቀምጠዋል።

የሰርግ መድረክ እጅግ በጣም ጥሩ እና የሚያምር ሆኖ ያጌጠ ነው። መድረኩ በውብ ነጭ መጋረጃዎችና በመሀል በትልቅ ቀይ አበባ ተከቧል። በደስታ የተሞላ ፍቅርን የሚያሳይ ነጭ ሶፋና ወንበሮች ለክብረ በዓሉ እጅግ በጣም ጥሩ ዝግጅት አላቸው።

ቀድሞ የነበሩት ንጉሠ ነገሥት ኃይለ ሥላሴ በወታደራዊ ልብስና በብዙ ሜዳሊያዎች ያጌጡ ሆነው፤ ከጀርባቸው በዙፋን ወንበር ላይ ተቀምጠዋል። ፊታቸው ላይ የሚነበበው ቁም ነገረኛ አገላለጽና፤ የተሸለሙት ሜዳሊያ መደነቅን እና ታሪካዊ ክብርን ያሳያሉ።

በኮረብታ ግርጌ የሚገኝ ሰፊ የከተማ ገጽታ አለ። በደንብ የተከማቹ አረንጓዴ ዛፎች በህንፃዎቹ መካከል አሉ። ከአረንጓዴው ዛፍ በላይ ነጭና ሰማያዊ ሕንፃ ጎልቶ አለ።

ሊቃውንት ካህናት በሐይቅ ላይ በውብ ጀልባዎች ተጉዘው ታቦተ ሕጉን ያሳፍራሉ። የደማቅ ክብርና ታላቅ መንፈሳዊ ደስታ ስሜት አለው። በጣም የሚያምር የሃይማኖታዊ ሥነ-ሥርዓትነው።

የመተሳሰብ እና የደስታ መንፈስ በቡና ሰዓት። ብዙ ሴቶች በቀለማት ያሸበረቁ ልብሶችንና ሻርቦችን ለብሰው በክብ ተቀምጠዋል። ሴቶቹ ሲነጋገሩና ሲስቁ በመንገዱ ላይ ተቀምጠው የጋራ ጥምረትን ያንጸባርቃሉ። ዳራው የቆርቆሮ ቤት እና የዛፍ ግድግዳዎችን አሉ።

የባህላዊ የአንገት ሐብሎች ውበትና ታሪክ ልብን ይነካል። እያንዳንዱ ዶቃ ወይም የብረት ቅርጽ የሠሩትን ጥበበኞች ትውልዶች ትጋትና ትሩፋት ይናገራል! የጥንካሬያቸው ምልክት መሆኑ ያስደስታል!

ይህች ታላቅ ሴት! በሀገር ባንዲራ ፊት ቆማለች። መልክዋ ጥልቅ የሆነ አስተዋይነትን ያሳያል፤ የአንገት ሐብልዋ ደግሞ ውበቷን ጨምሮታል! ሽምግናዋ ደግሞ ሌላ ዉበት ነው።

በርከት ያሉ ሰዎች በደንብ ባደገ አረንጓዴ ሳር ሜዳ ላይ ቆመው ይመለከታሉ። አብዛኞቹ ነጭ ሸሚዝ እና አረንጓዴ ኮፍያ ለብሰዋል፤ ይህ የአንድ ትልቅ ፕሮጀክት ወይም የቅኝት ጉብኝት መሆኑን ያመለክታል። የአካባቢው ገጽታ ሰፊና ፀሐያማ ነው።

በርካታዎቹ ሰዎች የፊት ጭንብል (Mask) ያደረጉ ሲሆን፣ በእርሻው ላይ መሬት ሲቆፍሩና ችግኞችን ሲተክሉ ይገኛሉ። ሰዎች በጫካ አካባቢ ችግኞችን ለመትከል የሚሳተፉበት እንቅስቃሴ፣ በኢትዮጵያ ውስጥ በብሔራዊ ደረጃ የሚከናወነው የትኛውን የአካባቢ ጥበቃ እና ልማት መርሃ ግብር ሊያመለክት ይችላል?

በግንባታ ላይ ያለ ረዥም ቀይ አፈር መንገድ አለ። በቀኝ በኩል ግሬደር መሰል ቢጫ ማሽንና ለትላልቅ የፍሳሽ ማስወገጃ አገልግሎት የሚውሉ ግራጫ ቧንቧዎች አሉ። በግራና ቀኝ የኤሌክትሪክ መስመሮችና ቁጥቋጦዎች አሉ።

የመስቀል በዓል በኦርቶዶክስ ተዋህዶ ቤተክርስቲያን በድምቀት ከሚከበሩት በዓላት ውስጥ አንዱ ነው። ይህ ቀን የተጣሉ የሚታረቁበት ፍቅር እና ሰላም የሚሰበክበት ቀን ነው።

ድንቅ ነው! ሲያስደንቅ! በመካነ-አትክልት ውስጥ የሰጎን ቅርፅ ተቀርጿል። በአረንጓዴ ተክሎች እና በዛፎች ተከብቦ ቆሟል። ከበስተጀርባው አግዳሚ ወንበሮችና የአጥር ክፍል አሉ። በአካባቢው ፀጥታና ውበት ነግሷል። በጣም ማራኪ ነው።!!

የሚያብረቀርቁ ቀይ እንጆሪዎች በአረንጓዴ ቅጠሎችና ቡናማ አፈር መካከል ተንጠልጥለዋል። ትኩረቱ በእነዚህ የበሰሉና የተቆረቆሩ እንጆሪዎች ላይ ሲሆን ሌሎች የዕፅዋቱ ክፍሎች በደበዘዘ መልኩ ዙሪያቸውን ከበዋል። ምስሉ አስደሳች የሆነውን የእንጆሪዎችን የመሰብሰቢያ ጊዜ እና የደስታን ስሜት ያንፀባርቃል።

ጥራት ያለው የጽዳት መሣሪያ፣ ፈካ ያለ አረንጓዴ መጥረጊያና የአቧራ ማፈሻ በቅርብ ርቀት ይታያሉ። መጥረጊያው በቢጫ ብሩሾችና አረንጓዴ ማበጠሪያ መሰል ክፍሎች ያሉት ሲሆን፣ በደስታ እና በእርካታ ስሜት ጽዳትን ያመለክታል።

በግንባሩ ላይ ጥቁር የፀጉር ስኩዌር ቅርጽ ያለው የአፍሪካዊ ልጅ ፎቶ ነው። ቡናማ ልብስ ላይ ሰማያዊና አረንጓዴ ካፖርት ለብሷል። ከበስተጀርባው አረንጓዴ ኮረብታዎች ይገኛሉ።

ዋው! የገጠር ሕይወት! እነዚህ ገበሬዎች እህል ሲያጭዱ ማየቴ በጣም ደስ ብሎኛል! በጋራ በመሥራት ብርታትን ያሳያሉ! የምግብ ዋስትናን ለማረጋገጥ መስራታቸው ኩራት ነው!

ደማቅ ሰማያዊና ጥቁር የጋሻ ቀለም ያለው ኤሊ፤ በቡናማ አፈርና አረንጓዴ ቅጠሎች ላይ ወደ ፊት እየተመለከተች ይታያል። ኤሊዋ ጥቁር እና ቢጫ የሆኑ እግሮች ያሏት ሲሆን፣ ጋሻዋ ላይ ደግሞ በአስደናቂ ሁኔታ የተሰሩ የብርሃን መስመሮች አሉ።

ለሙዚቃ ማጀቢያነት የሚያገለግል የሚያምር ጊታር ጋደም ብሎ ተቀምጧል። ይህ ጊታር በተለያዩ ቀለማት የተሰራ ሲሆን ድምጽ ለማውጣት የሚያገለግሉት ክሮች መሃል ላይ ተወጥረው ተቀምጠዋል።

የተለያዩ ምንጣፎችና ጨርቃ ጨርቆች በተሞላ ሱቅ ውስጥ ደንበኞች ይገኛሉ። ረጃጅም የጨርቅ ጥቅሎችና ምንጣፎች ከሱቁ ጣሪያ ላይ ተንጠልጥለዋል። ብዙ ሴቶች በተለያየ ልብስ ዕቃዎችን ይመለከታሉ፤ ከጎናቸውም በነጭ ከረጢቶች የተሞላ ዕቃ ተከምሯል።

ኃይለኛ የሆነ ወንዝ በበርካታ ጅረቶች ተከፋፍሎ ከከፍተኛ ቋጥኝ ላይ ይወርዳል። ፏፏቴው በዙሪያው ባሉ ጥቅጥቅ አረንጓዴ ዕፅዋት ተከቧል፤ ውሃው ቡናማ ሲሆን ሰፊ የተፈጥሮ ገጽታ አለው።

ወይኔ የጥበብ ፍንጣቂ! እነዚህ መብራቶች በባህላዊ ንድፍ ተሸፍነው! ሰማያዊ፣ ጥቁርና ቢጫ ቀለማት ልዩ ውበት አላቸው! ለዘመናዊ ቤት አስደናቂ ማስጌጫ ናቸው! የእጅ ሥራ ክብር!

ምንኛ እፎይታ! የልብስ ማጠቢያ ማሽኑ ድካሜን እንደሚያቀልልኝ ሳስብ ደስ ይለኛል። ነጭና ሰማያዊ ሆኖ ። ሁለት ክፍሎች ያሉት ሲሆን የላይኛው መቆጣጠሪያዎች ለስራው ምቹነት ይሰጣሉ። ንጹህ ልብስ እንደሚያደርግ ሳስብ መረጋጋት ይሰማኛል!።

አቤት ደስ ሲል! ትልልቅ ጎማዎች ያለው፣ ነጭና ጥቁር ቀለም የተቀናጀለት የሮቦት ተሽከርካሪ ዲዛይን አለ። ይህ ተስፋንና ለቴክኖሎጂ ያለውን ምኞት ይገልጻል።

ዋው! የሚያስደንቅ የጢስ አባይ ፏፏቴ! ደመናማ ቡናማ ውሃ በከፍተኛ ኃይል ወደ ታች ይወርዳል። በዙሪያው ለምለም አረንጓዴ ዕፅዋት እና ሰማያዊ ሰማይ አለ። ትልቅ የተፈጥሮ ኃይልና ውበት። ደስታና መደነቅ!!።

የተቀመጠው ምስል በሌሊት ሰዓት በብርሃን የተሸፈነ ዘመናዊ የከተማ መንገድ ነው። በፊት በቀይ ቅርጽ እና በአረንጓዴ ዳር የተሸፈነ የብስክሌት መንገድ ታይቷል፣ በመካከሉ የተቀመጠው ነጭ የብስክሌት ምልክት አጠቃቀሙን ያሳያል። የመንገዱ ሁለት ጎን በመብራት ተሸፍኖ ነው፡፡

እንዴት ደስ ይላል! ይህ አስደናቂ የፀሐይ ኃይል ቴክኖሎጂ ብሩህ መፍትሄዎችን ያሳያል። አስፈላጊው የኃይል ሰሌዳዎች እና አንፀባራቂ መብራቶች ተስፋ ሰጪ ሆነው ቀርበዋል። የሚያስደስት የዘመናዊ ብርሃን ስብስብ ነው!

ውስጡ በብርቱካናማ ቀለም ያጌጠ ዘመናዊ ምግብ ቤት ነው። ጠረጴዛዎቹ ነጭ የጠረጴዛ ልብስና ቀይ የጨርቅ ናፕኪን አላቸው። በግድግዳው ላይ ነጭ መጋረጃዎችና ሁለት የዝሆን ጥርስ የሚመስሉ ቅርጾች አሉ። የአካባቢው ውበት ፍቅርንና ደስታን ይገልፃሉ።

ቡና ከእፅዋት ተቆልቶ እና ተፈጭቶ የሚዘጋጅ ባህላዊ መጠጥ ነው። ቡና ድብርት ለማስወገድ እንዲሁም በክብረ በዓላት ቀን ከጎረቤት ጋር በጋራ ተሰባስቦ ለማክበር የሚያገለግል መጠጥ ነው።

ዋው! አዝሙድ ሲያምር! አረንጓዴ ቅጠሎቹ በሰማያዊ ከረጢት ውስጥ ተሞልተዋል። ቅጠሎቹ በጥሩ ሁኔታ ተቆርጠው ለሽያጭ ወይም ለምግብ ዝግጅት ተዘጋጅተዋል። ትኩስነትና የጤንነት ስሜት። መዓዛው ያስደንቃል።

የወታደራዊ ዩኒፎርም የለበሰ፣ ጥቁር ቆዳ ያለው ሰው በግንባር ቀርቧል። ሰውየው የወይራ አረንጓዴ የባሬት ኮፍያ፣ ነጭ ሸሚዝ እና አረንጓዴ ሱሪ አድርጓል። በትከሻው ላይ የወታደራዊ ደረጃ ምልክቶች ሲታዩ፣ ፊቱ ላይ ሰፊ ፈገግታና ጺም አለበት።

ብዙ ሴቶችና ሕፃናት መሬት ላይ ተቀምጠው፣ የተወሰኑት ደግሞ በሰገራ ላይ ዙሪያውን ከሰበሰቡ በኋላ ቡና ይጠጣሉ። አብዛኞቹ ሴቶች ነጭ ወይም ደማቅ ቀለም ያላቸው የራስ መሸፈኛ ለብሰዋል፣ አንዳንዶቹ ደግሞ ባህላዊ ልብሶች አሏቸው።

ይህ አርማ ethio telecom የሚለውን ቃል በጥቁር ፊደላት፣ ከታች ደግሞ "ኢትዮ ቴሌኮም" በአማርኛ ፊደላት አሳይቷል። በግራ በኩል ደማቅ አረንጓዴ እና ሰማያዊ ቀለም ያለው፣ እንደ "e" የሚመስል ምልክት በብሩህ ሁኔታ ጎልቶ ይታያል።

ደማቅ ቀይ ጽጌረዳዎች እና አረንጓዴ የዘንባባ ቅጠሎች በመጠቀም ያጌጠ ነጭ የሠርግ መኪና በቅርብ ርቀት ይታያል። አበቦቹ በመኪናው መከለያና ዙሪያው ላይ በጥንቃቄ የተደረደሩ ሲሆን፣ ፊቱ ላይም ቢጫና አረንጓዴ የሸንኮራ አገዳ ቅርጾች አሉ። ይህ ፍቅርን እና ደስታን የሚገልጽ ነው።

ዋው! እጅግ በጣም ጥሩ እና የሚያምር መናፈሻ ነው። በርካታ ሰዎች በአካባቢው ሲዘዋወሩ ደስታን ይገልጻሉ። አረንጓዴ የሳር ሜዳዎች፣ ዛፎች እና ማዕከላዊ የውኃ ምንጭ በጣም ያምራሉ። በሩቅ ከተማ እና ግራጫማ ሰማይ ነው።

ከዳር እስከ ዳር የተነሳ የ እሳተ ገሞራ ነው። ጨለማው ሰማይ በንጋት/በመሸ ጊዜ የሚያበራ ሲሆን መሃል ላይ ጨረቃ አለች። ከጉድጓዱ ውስጥ እንፋሎት እየወጣ ሲሆን በዳርቻውም ጥቂት ሰዎች ቆመው ይታያሉ። ድባቡ አስደናቂና ምስጢራዊ ነው።

የፕላስቲክ ቅርጫት ውስጥ የተቆለሉ ጥቂት ወርቃማ ቡኒ ቀለም ያላቸውና ጥልቁ የተጠበሱ የዶናት ዓይነቶች ። የዶናት ዓይነቶቹ የጂኦሜትሪክ ቅርጾች ሲኖሯቸው፣ የተጠጋጋና ወፍራም ቅርጽ አላቸው። ከበስተጀርባ ጥቁር ዳራ ይታያል።

ሹል፣ እሾሃማ፣ አረንጓዴ ፍሬዎች እና ትናንሽ ክብ ፍሬዎች በአንድ ተክል ግንድ ላይ ተሰብስበዋል። ትላልቅ፣ ጥቁር አረንጓዴ ቅጠሎች ከዚህ በታች ተንጠልጥለዋል። ሰማያዊው ሰማይ ከበስተጀርባ አለ።

ልዩ ልዩ ካርቱኖችና ስፖርቶች እጅግ በጣም ደስ የሚል የበዓል ቅናሽ ያሳያሉ። በሳቅና በታላቅ የደስታ ስሜት ልጆች የአዲስ ዓመት አስደሳች ስጦታዎችን ይጠብቃሉ። ውብ የቴሌቪዥን ፓኬጅ ማስታወቂያ ነው።

ዋው! የፍቅርና የደስታ አገላለጽ ሲያምር! እናትና ልጅ ፈገግታቸው ያስደምማል። እናቲቱ ጥቁር ሻሽና ነጭ ጋቢ ለብሳለች። ህፃኑ በጋቢው ታስሮ በእናቱ ጀርባ ላይ ሆኖ በደስታ ይስቃል። ዳራው ቢጫ ግድግዳ ነው።

ኮቪድ-19 ወረርሽኝ ወቅት ዶክተሮች ለታካሚዎች መድሃኒት ከመስጠታቸው በፊት የኢንፌክሽን ስርጭትን ለመከላከል የሚለብሱት የአልባሳት ጥንቃቄ አለ። ይህም ማስክ፣ ፊት መከላከያ፣ ልዩ ጋውንና ጓንቶች መልበስን ያካትታል። ሐኪሞች መድሃኒት የሚሰጡበትን ጊዜም ቢሆን ይህን ልብስ በየታካሚው ቀይረው ነው የሚጠቀሙት።

ዋው! ምን ያህል የሚያምሩ የሳልቫቶሬ ፌራጋሞ ጫማዎች ናቸው። ሁለት ጥንድ የቆዳ ሎፈር ጫማዎች፣ አንደኛው ቡናማ ሌላኛው ጥቁር፣ በቀይ ካርቶን አጠገብ ተቀምጠዋል። ለቅንጦት የሚለበሱ መሆን አለባችው!

ሠራተኞች በቆሻሻ ክምር አጠገብ ቆመው እየሰበሰቡ ነው ። ፕላስቲኮች እና ሌሎች ቆሻሻዎች ተበትነዋል ። የቆሻሻው መብዛት ብስጭት ይፈጥራል። እረ! ቆሻሻው ሲያበሳጭና ሲያጸይፍ!

ከተለያዩ የንግድ ተቋማት የተሰቀሉ ሰንደቆችና ማስታወቂያዎች በሕንጻ ላይ ተደራርበዋል። የቤዛ ፋርማሲ፣ ሜሎስ ትሬዲንግ እና ኤም-ፔሳ ማስታወቂያዎች በአንድ ላይ በመታየታቸው ከፍተኛ የንግድ እንቅስቃሴ ደስታን ይፈጥራል።

እነሆ! እንዴት የሚያምርና ምቹ የትምህርት ክፍል ነው! ሁሉም ጠረጴዛና ወንበር በትክክል ተደርድሯል! ጥቁር ሰሌዳው ትምህርት ለመጀመር ዝግጁ ነው! እዚህ መማር ደስታ ነው!

ጥቁር እና ቡናማ የቆዳ ስኒከር ጫማ በነጭ ሶል ላይ ተቀምጧል። ጥቁር ማሰሪያዎች አሉት፤ የኋላው ክፍል ቡናማ ቆዳ ነው። ሌላው ጫማ ተገልብጦ ነጭ የጎማ ሶል አለው።

ብዙ ሰዎች ነጭ ልብስ ለብሰው በአንድነት መሬት ላይ ተቀምጠው ጧፍ ለኩሰዋል። ከኋላቸው ጥንታዊና ትልቅ ቤተ ክርስቲያን ቆሟል፤ በቤተ ክርስቲያኑም ላይ የኢትዮጵያ ባንዲራ ተሰቅሏል።

ዋው! ደስታ እና ፍቅር ሲያምር! ወንድና ሴት ልጅ እየጨፈሩና እየተሳሳቁ ነው። ሴቷ የጨርቅ ቀሚስ ለብሳ የወንዱን ፀጉር በፍቅር ትነካለች። ወንዱም በደስታና በፍቅር ስሜት ፈገግ ይላል። የሚያስደንቅ የፍቅር ጊዜ።

በምስሉ ውስጥ በሰማያዊ መርከብ ላይ በብዙ ሰዎች የተሞላ አስደናቂ እና አስፈሪ አየት ይታያል። በፍርሃት የተሞላ የባህር ጉዞ ነው::የህይወት መዳን ቀለበቶች በሰዎቹ ላይ አሉ፣ ነገር ግን የሰውነት ደህንነት እና የህይወት አደጋ በግልጽ መልኩ ይታያል።

ኢንጀራ ላይ የተቀመጠ የጥሬና የበሰለ ስጋ ወጥ፤ ቢጫ አልጫ ወጥም አብሮ አለ ። ጥርት ያለ የኢትዮጵያ ምግብ ! "ዋው! የባሕላዊው ምግብ አቀራረብ ሲያምር!"

ለቢሮ ሥራ የሚሆን ጥቁር ወንበር መሃል ላይ ቆሟል። ወንበሩ ከፍተኛ ጀርባና ኔት የተቀመጠበት የራስ ማስደገፊያ አለው። ተሽከርካሪ ያለው ብረት እግር አለው። ጀርባ ላይ ላፕቶፕ የተቀመጠበት የቡና ጠረጴዛ አለ። ከጎን በኩል ሶፋና ምንጣፍ አለ።

ምንኛ የሚያምር ፈገግታ ነው! ድምፃዊት አስቴር አወቀ በነጭ እና በሚያብረቀርቅ ወርቃማ ልብስ ውስጥ ምንኛ ደስ ትላለች! በፊቷ ላይ ያለው ደስታና ኩራት እጅግ አስደናቂ ነው!

ብዙ ሴቶች በዛፍ ሥር በክፍት ሜዳ ተቀምጠው፣ አንዲት ሴት ጽሑፍ ይዛ ለሌሎቹ ትናገራለች። ከሴቶቹ አንዷ ሂጃብ ያደረገች ሲሆን፣ አራስ ልጅ ያላት ሌላ ሴት ትገኛለች። ትኩረታቸውና አቀማመጣቸው የደስታና የፍቅር ስሜት ይገልፃሉ።

አቤት! እነዚህ አረንጓዴ ኮረብታዎች እንዴት ድንቅ ናቸው! በተከታታይ የተደረደሩት ኮረብታዎች አስደናቂ እይታን ፈጥረዋል! ሁሉም ጎብኚዎች በፍቅርና በደስታ ፎቶ እያነሱ ነው።

ከቆዳ ላይ የተቀመጡ ባለ ሁለት መስመር ወርቃማ የአንገት ጌጥ ያሳያል። ሁለቱም መስመሮች የቅጠል ቅርጽ ያላቸው ጌጦች አሏቸው፤ የታችኛው መስመር በ ሁለት ትንንሽ ነጭ ዶቃዎች ያጌጠ ነው። ሴት አንገት ላይ የተንጠለጠለ ይመስላል።

ዋው! በጣም ጥሩ መስኖ ያለው ሰፊ የሚያምር የእርሻ መሬት። ወጣት አረንጓዴ ችግኞች ረጅም ረድፎች ተክለዋል። በረድፎቹ መሃል ውሃ በቀጥታ የሚፈስበት ክፍት ቦታ አለ፤ ይህም እጅግ በጣም ደስ የሚል እና ለም የሆነ መልክዓ ምድርን ያሳያል።

ዋው ! የቅጠሎቹ እና የአበቦች ውበት ሲያምር ! ደማቅ አረንጓዴ ቅጠሎችና ነጭ አበቦች አስደናቂ ናቸው ። የሰማዩ ሰማያዊ ቀለም ደስታን ያጎናፅፋል ። የሞሪንጋ ዛፍ ቅርንጫፎች ናቸው ። ተፈጥሮ ሲያስደንቅ!

ቀጠን ያሉ የሴት እግሮች በጎዳና ላይ ቆመዋል። እግሮቹ በብርቱካናማ ሱዊድ ባለሪና ጫማዎች ያጌጡ ሲሆን ጫማዎቹ ከፊት ለፊት በጥንድ ቀስቶች ታስረዋል። ጫማዎቹ ጠፍጣፋ እና ለስላሳ ወለል አላቸው።

አንድ የእግር ኳስ ተጫዋች ግብ ካስቆጠረ በኋላ በሜዳው ላይ ተንበርክኮ በደስታ እጆቹን ወደ ላይ አውጥቷል። ጓደኛው በፈገግታ እየተመለከተው ሲሆን ተመልካቾችም ታላቅ ደስታና አድናቆት ያሳያሉ።

በጥቁር ቲሸርት የለበሰ ረዥም ጥቁር ፀጉርና አጭር ፂም ያለው ሰው ይታያል። ረጋ ያለና አስተዋይ የሚመስለው ገፅታው የባለሙያነትን ስሜት ያንፀባርቃል። የፊቱ አገላለፅ ከባድ እውነታን ያመላክታል።

በዚህ ምስል ውስጥ አባት፣ እናት፣ ሶስት ልጆች እና ውሻ በኢትዮጵያ ባንዲራ ቀለሞች የተሸፈኑ ልብሶች ለብሰው በቤት ውስጥ ቆመው ተቀምጠዋል። በጀርባ የአበባ አሰራር፣ የአንድነት እና የአገር ኩራት ስሜት በቅንጣት ይታያል።

ሁለት ወጣት ቺምፓንዚዎች በጫካ ውስጥ ተቀምጠዋል። አንደኛው ቺምፓንዚ እጁን ወደ ላይ ከፍ አድርጎ ደስ የሚል እንቅስቃሴ ያደርጋል። ሁለቱም በወፍራም ጥቁር ፀጉር ተሸፍነው በአረንጓዴ ቅጠሎችና ደረቅ ቅርንጫፎች ተከበው ዙሪያቸውን ይመለከታሉ።

በዚህ ምስል ውስጥ በቅንጣት የተዘጋ የክፍል አንድ አቀማመጥ ታይቷል። በቀኝ በቀይ የእንጨት ቅርጽ የተሠራ የሳሙና አሳይ ካቢኔት አለ፣ በውስጡ የሳሙና እቃዎች፣ የቡና ቁርስ እቃዎች እና የሽዋ ማቅረቢያዎች በቅንጣት ተደርተዋል፡፡

ዋው! ሴትየዋ በትጋት እንጀራ ስትጋግር ስታምር። የእቶኑ እሳትና ወንፊት መጠቀም አስደናቂ ነው። የባህላዊ ምግብ ፍቅርና የሥራ ትጋት ነው። ምግቡ ሲወጣ ምንኛ ይጣፍጥ! ምን ይገርም?! ያስደስት!

ዋው ሲያስደንቅ! ተራራው በደረቅ የድንጋይ እርከኖች ተሞልቷል። በእያንዳንዱ እርከን ላይ ትናንሽ ዛፎች ተተክለዋል። የሰው ልጅ ጉልበትና ለምርት ያለው ፍላጎት ምን ያህል እንደሆነ መደነቅ !!። አረንጓዴው ተስፋ የሚሰጥ ነው።

ከአሥር በላይ የሚሆኑ ቀሳውስት እና ካህናት ለፎቶግራፍ በአንድ ላይ ቆመዋል። አብዛኞቹ ጥቁር ልብስ የለበሱ፣ አንዳንዶቹ ደግሞ ቀይ እና ሐምራዊ ቀለሞችን አቀላቅለዋል። ትላልቅ መስቀሎች በእጃቸው ይዘዋል ወይም በአንገታቸው አጥልቀዋል። ሁሉም በደስታና በፍቅር ፈገግታ አሳይተዋል።

ሰውነቱ ብቻ የሚታይ ወጣት፤ አረንጓዴ፣ ቢጫና ነጭ ቀለማት ያለው ባህላዊ ልብስ ለብሷል:: በነጭ ሻሽ ላይ ያለው ጥለት አሰራር መደነቅን ይፈጥራል:: የአረንጓዴው ቲቸርት እና ወርቃማው ቀበቶ ወጣቱ ላይ አምሮበታል::

በዚህ ምስል ውስጥ ጥቁር እና ነጭ ቀለም ያላቸው ሁለት ትልቅ ሶፋዎች በቅንጣት ተደርተዋል። በመካከላቸው ነጭ እና ጥቁር የተደረገ የኮፊ ጠረጴዛ አለ፣ በላዩ እቃዎች ታይተዋል። በጀርባ በቀለም የተሸፈነ የአበባ አሰራር እና ቆመ ሰው አለ።

የተቀመጠው ምስል በተፈጥሮ አካባቢ ውስጥ በባህላዊ አልባስ የተለበሰ ሰው በደስታ እና በቅንጣት ቆመ ታይቷል። አልባሱ ነጭ ሲሆን፣ በአንጸራፊ አረንጓዴና ቀይ ቅርጽ በአንጸፋፋ ቅንጣት የተሸፈነ ነው። በአንድ ትከሻ ላይ የተዘጋጀ ዶፓታ የቅርጹን ውበት ይጨምራል።

በወንዝ ዳርቻ ወይም በገደል አፋፍ ላይ የቆሙ አስር ያህል ሰዎችን ያሳያል። ሁሉም ሰዎች ሃይማኖታዊ ልብሶችን (ሸማ ወይም ነጠላ) ለብሰው በክብርና በሰላም ቆመዋል።

ብዙ ብስክሌተኞች መንገድ ላይ በጣም እየነዱ ነው። አረንጓዴው ዛፎች እጅግ በጣም ጥሩ ጥላ ይሰጣሉ። ይህ ትልቅ ስብስብ የሚደንቅ የጋራ ደስታን አለው። የብስክሌት ግልቢያው ደስ የሚል ነው።

ዋው ሲያስደስት ! በዛፎች ጥላ ስር ፣ በቀይ ጃንጥላዎች እና በብርሃን ያጌጠ ባህልና አዳራሽ ቦታ ላይ ሰዎች ይዝናናሉ። አስተናጋጅ በደንበኞች መካከል ሲያገለግል፣ ደስ የሚል የምሽት ድባብ አቤት አቤት !!። ሲያምር!

ግልጽነትና ትክክለኛነት የሚታይበት የሳይንስ ሥዕላዊ መግለጫ። የዲ.ኤን.ኤ ድርብ ጠመዝማዛ መዋቅር ቀርቧል። ሁለት ሰማያዊና ጠመዝማዛ የሆኑት የ"ስኳር-ፎስፌት የጀርባ አጥንት" በውስጣቸው በቀለማት ያሸበረቁ "ቤዝ ጥንዶች" ተያይዘው አሉ።

የመከላከያ ጭምብል የሚያመርት በጣም ጥሩ ዘመናዊ ማሽን ሰማያዊና ነጭ ጨርቆችን በፍጥነት እሲያስኬድ ነው። የማሽኑ ውስብስብ አሰራር የመደነቅ ስሜት ሲፈጥር፣ በጤና ላይ ያለውን ፍቅር ይገልጻል።

አቤት የትኩረት ጥልቀት! ከፍተኛ የመንግስትና የሕዝብ ተወካዮች በትልቅ ስብሰባ ላይ ተቀምጠዋል! ወሳኝ ጉዳዮች እየተመከሩበት ነው! ለሀገር ልማት እና ቀጣይነት ያለው ውይይት! ታላቅ የሃሳብ ልውውጥ!

በግድግዳ ላይ የተሰቀለ ክብ የብረት ሰሃን አለ። የሰሃኑ መሃል ላይ ቀይ አበባ በቢጫና ሰማያዊ አበቦች ሲከበብ፣ ጫፉ ላይ ቀይ ወሰን አለው። ከላይ በተሰነቀረ ቀዳዳ ገመድ ታስሯል።

በአንድ ሰፈር ዉስጥ በሚገኝ መንገድ ላይ ብዙ የቀን ሰራተኞች የኮብልስቶን ንጣፍን እየሰሩ ነው። እነዚህ ሰዎች አጎንብሰው በመስመር ላይ ጠብቀው ትኩረታቸውን ሰብስበው ድንጋዮቹን ያስቀምጣሉ።

በጥቁር ሰማያዊ ልብስ የለበሰ ሰው በራስ መተማመን ወደ አዳራሹ ሲገባ ይታያል። ተሰብሳቢዎች አክብሮትና ደስታን እየገለፁ በጭብጨባ ይቀበሉታል። ይህ ትዕይንት ድልንና እውቅናን የሚያሳይ ነው።

ከታችኛው የራስ ክፍል ጥቅጥቅ ያለና ረጅም ሹሩባ ተጎንጉኗል። ብሬዱ ንፁህ ሲሆን የፀጉር ሥሮች በቦክስ ቅርጽ በጥንቃቄ ተከፋፍለዋል። ሹሩባዎቹ ወደ ላይኛው ክፍል ተስበው ሲሰበሰቡ፣ አንድ እጅ ተጠቅልሎ ያጠናክራቸዋል። የጥቁር ፀጉር አሠራር ውበት አለው።

ዋው ሲያምር! የሚደንቅ ጥቅል ፀጉር ያለው ሰው ወደ ፊት ቀጥ ብሎ ይመለከታል። ፊቱ ላይ ቁምነገር ያለው አገላለጽና ጥልቅ እይታ ነው ። ጠቆር ያለ የቆዳ ቀለሙና ያማረው ፀጉሩ ሲያስደነግጥ ውበትን ፈጥሯል። የባህል አኗኗር የሚያሳይ አስደናቂ ትኩረት።

ዋው! የካንጋሮው መልክ ሲያምር! ካንጋሮው በምሽት ፀሐይ ብርሃን ተነክቶ ቆሟል። ከበስተጀርባ ውቅያኖስና ትንሽ ደሴት አለ። እንስሳው በመረጋጋት ዙሪያውን እየተመለከተ ነው። የፀሐይ መጥለቅ ውበትና ሰላም።

ትልልቅ ነጭና ቀይ መስመሮች ያሏቸው የእህል ማከማቻ ታንከሮች በአዲስ ፋብሪካ ግቢ ይታያሉ። ሰማያዊና አረንጓዴ የሆኑ የፋብሪካው ክፍሎች በመደነቅና በፍቅር ስሜት ጎልተው ይወጣሉ። ታንከሮቹ ከንጹህ ሰማይ ዳራ አንጻር የልማትና የጥንካሬ ምልክት ሆነው ቆመዋል።

ፊት ለፊቱ አስተላላፊ ቀለም ካለው ፕላስቲክ የተሰራ ጫማ መሬት ላይ ተቀምጧል። ጫማው በባዶውም የሚያምር ሲሆን አንዲት ሴት ከጎን የለበሰችው ደሞ እግሯ ይበልጥ ዉበትን አላብሶታል።

አምላኬ ሆይ! ይህ ምስኪን ሰው በጨለማ ጎዳና ላይ ከፍ ያለ ቤት ግርጌ ሆኖ በትጋት ይሰራል! የኑሮ ውጣ ውረድ ምንኛ ከባድ ነው!

ዋው! ቤቱ ሲያምር! ሙሉ በሙሉ ነጭ ካቢኔቶች ያሉት ዘመናዊና ውብ ቤት ነው። መሀል ላይ ባር የሚሆን ጠረጴዛ አለ። በላዩ ላይ የአበባ ማስቀመጫ አለ። የሚያብረቀርቁ የጣሪያ መብራቶች ደስ የሚል ብርሃን ይሰጣሉ!!።

ጥልቀት ባለው ማዕዘን የተቀረጹ ባዶ የስታዲየም መቀመጫዎች በሰማያዊ ቀለም አሸብርቀዋል። ረጅም ሰልፍ የያዙት ወንበሮች ግዙፍና ባዶ በመሆናቸው የመደነቅና የመጠባበቅ ስሜት ያሳድራሉ። ምንም ሰው ባለመኖሩ የብቸኝነት ስሜት እንዲሰማ ያደርጋል።

በትላልቅ ክፍት ቦታ ላይ፣ በመቶዎች የሚቆጠሩ ቢጫና አረንጓዴ የታክሲ መኪናዎች ተሰልፈው ይገኛሉ። መኪኖቹ ለሽያጭ ወይም ለአገልግሎት የተዘጋጁ ናቸው። ከኋላቸው የከተማ ሕንፃዎች፣ ከፍ ያለ ድልድይና የትራፊክ ፍሰት አሉ።

ዋው! ብዙ ልጆች ባህላዊ ነጭ ልብስ ለብሰው ሲያምሩ! ደስ የሚል ፈገግታና ቀና መንፈስ ያለው ፤ አንዳንድ ልጆች ደግሞ በቀለማት ያሸበረቁ አልባሳትና ሻሽ አድርገዋል። በዙሪያቸው አዋቂዎች አሉ። የደስታና የፍቅር ስሜት ይፈጥራል።

በወንዝ ዳርቻ ላይ፣ አንዲት ወጣት ሴት በደስታ እየተመለከተች፣ ቢጫ ጀሪካን ውሃ ለመቅዳት ዝግጁ ሆና ተቀምጣለች። አረንጓዴ ልብስና በቀይ የተደባለቀ ሻሽ የለበሰችው ሴት፣ በጨለማ ውሃ እና በትልቅ ዛፍ ፊት ትገኛለች።

እጅግ በጣም ውብ የሆነው የሙዚቃ መሣሪያ በግራጫ ግድግዳ ፊት ለፊት ተቀምጧል። ጥቁር ክንዶች ያሉት ይህ በገና የሚመስል መሣሪያ በቆዳ ሳጥኑ ላይ አራት የሰዎች ፊት ያላቸው በቀይና አረንጓዴ የተቀቡ ቅዱሳን ሥዕሎች አሉት።

በርካታ ትኩስ፣ የተለያዩ ፍራፍሬዎች በትልቅ ገበያ ላይ ተከምረው ይታያሉ፤ ከእነዚህም መካከል ሙዝ፣ ብርቱካን፣ ማንጎ፣ አናናስ እና ሌሎች ፍራፍሬዎች ይገኙበታል። ፍራፍሬዎቹ በቅርጫቶች ተደርድረውና በጋዜጣ ተጠቅልለው ሲቀርቡ፣ ከበስተጀርባ በርካታ ሰዎች ይታያሉ። ይህ ሁኔታ የልግስናና የመሰባሰብን ስሜት ያንጸባርቃል።

ትልቁ የኢትዮጵያ አየር መንገድ አውሮፕላን አዲስ ጉዞ ለመጀመር ዝግጁ ሆኖ የጉዞ ፍቅርንና ተስፋን ያንጸባርቃል። በሰማያዊ ሰማይ ስር መቆሙ የታላቅነትና የኩራት ስሜት የሚፈጥር ሲሆን፣ ከኋላ ያለው የቁጥጥር ግንብ መደነቅንና ጥንቃቄን ያመለክታል።

ሰማያዊና ጠቆር ያለ ሰማይ ይታያል፤ ሰፊና ደረቅ በሆኑ ተራሮች መካከል የተጠማዘዘ መንገድ አለ። በተራሮቹ ዳርቻዎች ላይ ቡናማ እና ቀይ አፈር ሲታይ፣ በአንዳንድ ቦታዎች ትናንሽ አረንጓዴ ቁጥቋጦዎች ይገኛሉ። ይህ ገጽታ በተፈጥሮ ላይ ከፍተኛ የሆነ መደነቅን ያንጸባርቃል።

ሶስት ሴቶች ባህላዊ ልብስ ለብሰው ከቤት ውጪ ቆመዋል። እያንዳንዳቸው በራሳቸው ላይ ጥቁር የሸክላ ማሰሮ በደማቅ ቀይ ቅርጫት ተሸክመዋል። በየእጃቸው ደግሞ ትንሽ ቅርጫት ይዘዋል።

በዚህ ምስል የታየው የመዝናኛ አካባቢ በደስታ፣ በፍቅር እና በመደነቅ ስሜት የተሞላ ነው። በተለያዩ ቀለሞች የተሸለመው የአበባ እና የቲካፕ ቅርጽ መቀመጫዎች በመሽከርከር እየተንቀሳቀሱ የህፃናትን እና የቤተሰቦችን ደስታ በግልጽ መንገድ ያበራሉ።

ወይ ጉድ! ይህ ሰው እንዴት የሚያስፈራ ነው! ነጭ ማሰሪያ በራሱ ላይ፣ ደማቅ ቀይ ዶቃዎችና ትልቅ የአንገት ጌጥ ለብሷል! ግርማ ሞገሱ የቁጣ ስሜትን ያንፀባርቃል!

ውብ የሆነ ሐምራዊ ቀለም ያለው አበባ በትላልቅ አረንጓዴ ቅጠሎች መሃል ደስታን ፈጥሯል። የፀሐይ ብርሃን አበባውን እና የዙሪያውን እጅግ በጣም ጥሩ ቅጠሎች አብርቷል።

ዋው! ሲያምር! ባህላዊ ዘፈን ቀርቦ ደስታ የሰፈነበት የአዳራሽ ሁኔታ ነው። ሲያስደስት! ዘፋኙ በደማቅ ቢጫ ልብስ ለብሶ መድረክ ላይ ቆሟል። ተመልካቾች በጉጉት እየተዝናኑ ነው። ታላቅ የባህል ምሽት!

ሁለት ወንዶች በአፍሮ ጸጉር እና በጥምጣም ደምቀው፣ የጦር መሣሪያ በትከሻቸው ላይ አድርገዋል። ከጀርባ ያለችው ሴት ደግሞ፤ ባህላዊ ልብስ እና ነጠላዋን ለብሳ ልጇን አዝላ የታጠቁትን ሰዎች እየተመለከተች ነው። ሰዎቹ ወደ አንድ አቅጣጫ እያዩ ነው።

በጎንደር የሚገኘው የፋሲል መዋኛ ገንዳ ታቦት ማደሪያ ቤት ሲሆን በግንባታው ዙሪያ ያለው ውሃ የሕንጻውን ምስል ያንጸባርቃል። በዛፎች መካከል በዓሉን የሚያሳዩ ባለቀለም ባንዲራዎች ተሰቅለዋል።

በገበያ ስፍራ፣ በርካታ ሴቶች በገለባ ኮፍያ ተከልለው በደስታ አትክልት ይሸጣሉ። ካሮት፣ ድንችና ቲማቲም ጨምሮ የተለያዩ አረንጓዴና ቀይ አትክልቶች በብዛት ይታያሉ። የጥረትንና የፍቅር ስሜት የሚያሳይ የገበያ ግርግር አለ።

በርካታ አናናሶች በአንድ ትልቅ የእርሻ ማሳ ላይ አድገዋል። በአናናሶቹ ዙሪያ ረጃጅም እና ደማቅ አረንጓዴ ቅጠሎች ይከቧቸዋል። ከበስተጀርባው ደግሞ አረንጓዴ የደንና የኮረብታ ሰንሰለቶች ይገኛሉ። ይህ የእርሻ ስፍራ መደነቅንና የተፈጥሮን የለማ ስሜት ይገልጻል።

በጣም የሚያምር ይህ እጅግ በጣም ጥሩ የብርቅዬና ውብ የቁልቋል ዝርያ ነው። በጣም የሚያምሩ አረንጓዴ ቅጠሎች ጥቁር ሐምራዊ ኳስ መሰል አበቦችን ተሸክመዋል። ይህ ደስ የሚል እና መደነቅን የሚፈጥር ተክል በደረቅ መሬት ላይ በውብ ሁኔታ ተስፋፍቷል።

ዋው! ቀይ ፀጉር ያላት ሴት በሀበሻ ቀሚስ ሲያምር ! ባህላዊው ልብስ እና ጥልፍ በጣም ያስደምማሉ ። ነጭ ቀሚሱ ደስታን ይሰጣል ። እጆቿን ዘርግታ መሽከርከር ስትፈልግ ቁማለች ። የኢትዮጵያ ባህል ውበት!

ጡብ የተገነባ የህዝብ መፀዳጃ ቤት በበረሃማ ቦታ ላይ ተገንብቶል። መፀዳጃ ቤቱ አራት ሰማያዊ በሮች ያሉት ሲሆን፣ በላዩ ላይ የቆርቆሮ ጣሪያና ከግንቡ ውጪ በብርቱካናማ ቀለም ተሰርቶዋል።

እረ ሲያበሳጭ! ከፍ ያለ ዛፍና የተከለለ አጥር መሬቱ ግራ ያጋባል። በመስመር የተደረደሩ ጎጆዎች ደግሞ የድህነትን ሕይወት ይጠቁማሉ ። የደረቁ አጥር ተክሎችና የእንጨት ቤቶች ጭንቀትን ያንፀባርቃሉ።

አይይይ! ድንቅ የባህል ጥበብ! እነዚህ በባህላዊ ክር የተሸመኑ ጋቢዎች! ደማቅ ቀለማትና ልዩ ቅርጾች ይታያሉ! ይህ ታላቅ የእጅ ሥራ ውበቱን ለቤት ያጎናጽፋል! ትውፊትን ጠብቆ መሄድ ማለት ይህ ነው!

በርበሬ ለምግብነት የሚውል የእፅዋት ውጤት ነው። በርበሬ ገና በደንብ ቀይ ከመሆኑ በፊት አረንጓዴ ቀለማት ያሉት ሲሆን በዚህ ጊዜ ቃሪያ ተብሎ ይጠራል። በርበሬ በአረንጓዴነቱም ቀይ ሲሆንም ለምግብነት የሚያገለግል ፍራፍሬ ነው።

በምስሉ ውስጥ በቀለም የተሸለመ የምግብ ሳህን ታይቷል። በአንደኛው ነጭ ሩዝ አለ። በተለይ በታች በነጭ ሳህን ውስጥ የተዘጋጀ የስጋና አትክልት ወጥ አለ። ይህ ምስል አንድ ሙሉ እና ሚዛናዊ ምግብ የፕሮቲን፣ አትክልት እና እህል ጥምረት እንዳለው ያሳያል።

ደብዛዛ በሆነው የገጠር አከባቢ ውስጥ፣ አንድ ልጅ ከፊት ለፊት ቆሞ በእጅ የሚሽከረከር ክር ይዞ ይታያል። ሌላኛው አዋቂ ሰው ከኋላ ባለው በሳር በተሸፈነ ጎጆ ውስጥ ቁጭ ብሎ ይሽከረክራል። በዙሪያው ያለው ደረቅና ተራራማ መሬት የጭንቀት ስሜትን ይገልፃል።

የኦርቶዶክስ እምነት ተከታዮች የተለያየ የባህል አልባሳት በመልበስ ፀበል ይረጫሉ። የፀበል መርጫዉን በእጃቸዉ የያዙ አባት የለበሱት ልብስ እጅጌዉ ጥቁር ነዉ። ከጎን የፀበሉ ማጠራቀሚያ እና ከፀበሉ ጀርባ ብዛት ያላቸዉ ሰዎች ቆመዋል።

ዋው ሲያስደንቅ! ጠቅላይ ሚኒስትሩና ሌሎች ባለስልጣናት ደስ ብሏቸው ደወል እየደወሉ ነው። የአዲስ የገበያ ወይም የኢኮኖሚ ተቋም መጀመርን የሚያመለክት ታላቅ ክስተት ነው። የሀገሪቱን እድገት የሚያሳይ ክስተት ነው!!።

ዘር ከአፈር ውስጥ በደረጃ እያደገ የሚመጣበት ሂደት ቀርቧል። መጀመሪያ ዘሩ ይበቅላል፣ ከዚያም ቡቃያው አድጎ ወደ ትልቅና ሙሉ ቅጠሎች ያሉት ችግኝ ይቀየራል። ይህ ሂደት በአረንጓዴ የኋላ ቦታ ላይ በጥቁር ለም አፈር ውስጥ ቀርቧል።

ሁለት ጥቁር፣ ለስላሳ ቆዳ የሚመስሉ ጫማዎች በነጭ ጠረጴዛ ላይ ተቀምጠዋል። ከጫማዎቹ ጀርባ፣ ትንንሽ፣ ሹል ቅጠሎች ያሉት አረንጓዴ የቤት ውስጥ ተክል በወርቃማ ማስቀመጫ ውስጥ አለ።

በርካታ ሮዝ እና ነጭ ፍላሚንጎዎች በጣም ውብ በሆነ አረንጓዴማ ውኃ ውስጥ ቆመዋል። አንደኛው ፍላሚንጎ ጥቁርና ቡናማ ክንፎቹን ደስ በሚል ሁኔታ ዘርግቶ የደስታ ስሜት ሲያሳይ፣ ሌሎች ደግሞ ጸጥ ብለው በውሃው ውስጥ አንገታቸውን አጥፈዋል።

በሰማያዊ ጨርቅ ላይ የተለያዩ አትክልቶች ለሽያጭ ተቀምጠዋል። ጎመን፣ ካሮት፣ ድንች እና አረንጓዴ ቃሪያ በትንሽ ክምር ተደርድረው አሉ። ጨርቁ ፀሐይ ላይ መሬት ላይ ተነጥፏል።

ወጣቶች በባህላዊ የቆዳና የአረንጓዴ ልብስ ለብሰው ክብ ሠርተው ተቀምጠዋል። እጃቸውን እያጨበጨቡና እርስ በርስ እየተያዩ ሲዘምሩ፣ አንድ ትልቅ ሕዝብ ከኋላ ቆሞ ይከታተላል። የደስታና የጋራነት ስሜት በጉልህ ይንጸባረቃል።

በጣም ያሳዝናል! ይህ ባዶ የክፍል ውስጥ ትእይንት በጣም ጭንቀት ይፈጥራል! ትምህርት ቤቶች ሲዘጉ ወይም ተማሪዎች ሲያጡ ምንኛ ያሳዝናል! ዴስኮቹ ዝም ብለው ብቻቸውን ናቸው!

በጥቁር ጀርባ ላይ የሚያብረቀርቅ የኢትዮጵያ የብረት መስቀል ቅርጽ አለ። በመስቀሉ መሀል የድንግል ማርያምና የሕፃኑ ኢየሱስ ምስል በሥዕል ተቀርጿል። መያዣው በሐረግ ያጌጠ ነው።

በኢትዮጵያ አዲስ አመት ሲከበር ልጃገረዶች በፀጉራቸው ቢጫ ቀለማት ያሉት አባባ ያስራሉ የሀበሻ ቀሚስ ይለብሳሉ እንዲሁም በቤቶች ጨፊ ይነሰንሳሉ። ወንዶችም ነጭ ልብስ ይለብሳሉ።

ባህላዊ ውበትን በተላበሰ መልኩ፣ ሴትየዋ ጥቁር ፀጉሯ ተንዘርፍፎ፣ በብረት ደረጃ ላይ ተቀምጣለች። በእጆቿ ላይ የብር አንባሮችን አጥንታ፣ ነጭ እና ባለ ቀለም ጥልፍ ያለው የሀገር ባህል ልብስ ለብሳ፣ በከፍተኛ መረጋጋት ወደ ቀኝ ፊቷን አዙራለች።

በትልቅ ደረቅ ሜዳ ላይ ብዙ ፈረሰኞች በሰልፍ ይጓዛሉ። ፈረሰኞቹ ባህላዊ የኢትዮጵያ አልባሳት ለብሰዋል። ፈረሶች ቀይ እና ቡኒ ቀለም ያላቸው ናቸው። ሁሉም ፈረሰኞች የኢትዮጵያ ሰንደቅ ዓላማዎችን ይዘዋል። በስተቀኝ ብዙ ተመልካቾች ተቀምጠዋል። ከበስተጀርባ ትልልቅ ዛፎች አሉ።

ትምህርት ቤት በገጠርናም ሆነ በከተማ አስፈላጊ ተቋም ነው። ነገር ግን በገጠር አካባቢ የሚገኙ ትምህርት ቤቶች በሚያሳዝን ሁኔታ እጅግ ዝቅተኛ በመሆናቸው ልጆች ተጣበው እና ተጨናንቀው እንዲማሩ ይገደዳሉ።

ሰማያዊና ነጭ የሆነችው "ንጋት" የተባለች ጀልባ የኢትዮጵያ ሰንደቅ ዓላማን ይዛ በውሃ ላይ እየተጓዘች ነው። ተሳፋሪዎች በጀልባው ላይ በመታየታቸው ጉዞው ደስ የሚል እና ሰላማዊ ስሜት ይሰጣል።

ነጫጭ መጅሊስ የለበሱ የእስልምና እምነት ተከታዮች ሲሆኑ። እጃቸውን ቀንፈው በስርዓት ቁመዋል የቆሙበት ቦታም መድረክ ሲሆን ከፊታቸው ደግሞ ንግግር የሚያደርግ አንድ ሰው አለ።

በቀለማት የተሸለመ የመሶብ ገበያ በደን ጎን ላይ ተዘምቷል። አዳዲስ መሶቦች በአረንጓዴ፣ ቀይ፣ ቢጫ እና በነጭ ቅርጸ ተፈጥሮ ተሰናክለዋል። የባህላዊ እና የህብረተሰብ ውበትን ያሳያል። ይህ ምስል የባህላዊ ማህበረሰብን እና የእንጀራ ባህልን በተመሳሳይ መልኩ ያቀርባል።

ቢጫና አረንጓዴ ቀለም የተቀቡ ታክሲዎች በመንገድ ዳር ተከታትለው ቆመዋል። ከታክሲዎቹ አንዱ ጣቢያን ሲሆን፣ ሌሎች ሁለት መኪኖች ሴዳን ናቸው። ከፊት ለፊት ትላልቅ ሕንፃዎች እና ሌሎች መኪኖች ይታያሉ።

ዋው ሲያምር! ሀይቅ ዳር የተገነባው ዘመናዊ መዝናኛ ቦታ ያስደስታል !!። አረንጓዴው ተክል እና የውሃ ገንዳዎቹ ውበቱ ልዩ ነው ። ቦታው መረጋጋትና ሰላምን ይሰጣል ፤ በእውነትም ድንቅ ነው!።

እጅግ በጣም ጥሩ እና የሚያምር የሠርግ አዳራሽ በደማቅ ሁኔታ ያጌጠ ነው። ጣሪያው ላይ ነጭ አበባዎች ከውብ አረንጓዴ መጋረጃዎችና መብራቶች ጋር ተንጠልጥለዋል። ደስታን የሚፈጥር ብሩህ ወለል አለው።

ቀጭኔ የተለየ ተፈጥሮ እና ረጅም አንገት ያላት ሳር በል የዱር እንስሳ ናት። የቀጭኔ አንገት በበረሃ አካባቢዎች ቅጠሎችን ከርቀት ለማምጣት ይጠቅማቸዋል።

ሁለት ሴቶች የኢትዮጵያን ባንዲራ ቀለሞች ያለው ሻሽ ለብሰው፤ ከጀርባቸው ግዙፍና ኃይለኛው የጥስ አባይ ፏፏቴ ይታያል። ሴቶቹ እርስ በእርስ ተጠጋግተው ፈገግታ ያሳያሉ። የፊት ደስታን ለተፈጥሮ ፍቅርን እና በቦታው መደነቅን የሚገልጽ አዎንታዊ ምስል ነው።

ባለብዙ ቀለም ፊኛዎች እና የሚያብረቀርቅ ወርቃማ ዳራ እጅግ በጣም ያማረ ድግስ ያሳያሉ። በሮዝ አበባ ያጌጠ ሰባት ቁጥር ደስታንና ፍቅርን ያንፀባርቃል። ደስ የሚል የልደት በዓል ዝግጅትነው።

ነጭና ለስላሳ መድረክ ላይ ዙፋን እና ትንሽ ጠረጴዛ ተቀምጧል። ከበስተጀርባ በብርሃን ያጌጠ ጥቁር ዳራ እና ባለብዙ ቀለም አበቦች በነጭ አምዶች ላይ ይታያሉ። ይህ የሠርግ ዝግጅት ፍቅርንና ታላቅ ደስታን ያመለክታል።

በጨለመ የደን አካባቢ ዙሪያ ጥቁር ወታደራዊ ታንክ ቆሟል። ታንኩ ከበስተጀርባው ጭስ ባለው ስፍራ ሲሆን፣ በጀርባው ጋ ትንሽ እሳት አለ። የጥድ ዛፎች በጭሱ ውስጥ ጎልተው አሉ።

ከፊል-ቢጫ ዳራ ላይ፣ አንዲት ሴት ጀርባዋን ሰጥታ ቆማለች። ሴትየዋ ከፊሉ ነጭ እና ከፊሉ ፈካ ያለ አረንጓዴ መስመሮች ያለው ረዥም ሸሚዝ እና ከነሱ ጋር የሚመሳሰል ሰፊ ሱሪ ለብሳለች። አልባሳቱ ፋሽንን እና መመቻቸትን ያሳያሉ፣ አዎንታዊ ስሜትም ይፈጥራሉ።

ኧረ እንዴት ሲያምሩ! ደስ የሚል ፍቅር! አንድ አባት ከሁለት ሴት ልጆቹ ጋር በግድግዳ አጠገብ ቆሟል። የአባዬ ፈገግታ እንዴት ደስ ይል! ልጆቹም የደስታ ስሜት ሲንጸባረቅባቸው ፍቅራቸው ዋው!።

በባሕላዊ ነጭ ልብስ ያጌጠው ቤተሰብ ፍቅርና ደስታን ያንጸባርቃል። ወላጆቹ እርካታ እና ፍቅር ሲያሳዩ፣ ልጆቹ በራስ የመተማመንና ኩራት የተሞላበት አቋም ይዘዋል

የዚህ ምስል ዋና ትኩረት መቁሰል የተባለውን የሕክምና ዘዴ በጀርባው ላይ በሚደረግለት ሰው ላይ ነው። በሰውየው አንገት እና ጀርባ ላይ አሥር ያህል የመስታወት ኩባያዎች ተቀምጠው ሲጎትቱ ይታያሉ። ይህ ምስል የሕክምናውን ሥነ ሥርዓት ህመም እና ጥቅም ያሳያል።

የመዋእለ ህጻናት ምረቃ ስነ ስርዓት ማለት ትንንሾቹ ልጆች በደስታና የመጀመሪያውን የትምህርት ደረጃቸውን ሲያጠናቅቁ የሚያሳይ ታላቅ ዕለት ነው! ወደ አንደኛ ክፍል ሲያልፉ የሚያሳዩት ጉጉትና ትልቅ መሆን የእኛን ልብ በኩራትና በደስታ ይሞላል። የነገን ሕይወታቸውን በእልልታ እንጀምርላቸው!

ቀይ ቡኒ ቀለም ባለው ግድግዳ ላይ “BAHIR DAR” የሚለው ቃል እጅግ በጣም ጥሩ እና ትልልቅ ፊደላት ተቀርጾ ደስታን ይፈጥራል። ፊደሎቹ ልዩ በሆነ ውብ ዘይቤ ተቀርጸዋል። ከፊት ለፊት ቡናማ አፈር ሲታይ፣ ከኋላ ደግሞ በሽቦ የታጠረ ነው።

ሁለት ትላልቅ ጥቁር የጎማ ትራክ ስርዓቶች በሲሚንቶ ወለል ላይ ሰፍረዋል። እያንዳንዳቸው ወጣ ገባ ቅርጽ ያላቸው ጎማ እና የብረት መደገፊያ ፍሬም አላቸው። ከበስተጀርባ የሚታዩ ፓሌቶች እና ሜካኒካል ክፍሎች አሉት።

ትንንሽ የልብስ ቁምሳጥኖች የትናንሽ ቤቶችን ችግር ያሳያሉ። ቦታ በመቆጠብ የሚለብሱትን የሚያስቀምጡበት መፍትሔ ቢሆኑም ሁኔታው ያሳዝናል። ግን ደግሞ ለትንንሽ ቤቶች መፍትሄ መሆናቸው በጣም ጥሩ ነገር ነው።

የብረት የኩሽና ማጠራቀሚያ እቃዎች ስብስብ ተመስሏል። አራቱ የብረት እቃዎች በውስጣቸው ቀይ ባቄላ፣ ስፓጌቲ እና አረንጓዴ አተር ያሉ ሲሆን ግልጽ የሆነ መስኮት በእያንዳንዱ ዕቃ ላይ ተቀርጾበታል።

ፍቅርን የሚያሳይ እጅግ በጣም ጥሩ ባህላዊ የምግብ ዝግጅት ቀርቧል። ደስ የሚል ቀይ ስጋ በትላልቅ ቁርጥራጮች ተቆርጦ ለስላሳ እንጀራ ላይ ተቀምጧል። በጣም የሚጣፍጥ የሚመስል ቀይ ወጥና ብርቱካናማ በርበሬ በጎን ተቀምጠዋል።

ብዙ ወጣት ወንዶችና ሴቶች በጣም የሚያምር ቀይና ነጭ ካባ ለብሰው እየዘመሩ ነው። ከመዘምራኑ ፊት የቆሙት ሰዎች በደስታና በፍቅር ስሜት ተመስጠው ሙዚቃውን ያዳምጣሉ። በመስቀል ምልክት ስር፣ የሚያምር የመድረክ ንድፍ ይስተዋላል።

በአንድ ባህላዊ ሰፌድ ሰማያዊ ቅርጫት ላይ የተጠበሰ የሽምብራ ፍሬ እና የሱፍ አበባ ፍሬዎች ለሁለት ተከፍለው ተቀምጠዋል። የሽምብራ ፍሬው ቡናማ ነው፤ የሱፍ ፍሬው ደግሞ ነጭ ነው። ይህ ገለጻ የእርካታንና የብልጽግናን ስሜት ያንጸባርቃል።

ከአፍሪካ ኅብረት ህንፃ ፊት ለፊት ሰማይ ከፍ ያለ ዘመናዊው የመሰብሰቢያ አዳራሽ በብሩህ ሰማይ ዳራ ላይ ይታያል። ረዣዥሙ የመስታወት ግንብ እና ሞላላ ቅርጽ ያለው አዳራሽ አስደናቂ የስነ ሕንፃ ውበትን ያንጸባርቃሉ።

ሁለት የሚመስሉ፣ ነጭ ነጠብጣቦች ያሉባቸው ከሽጋ ቁርጥራጮች የተሰሩ ባህላዊ የጥርስ መፋቂያዎች ቡናማ የእንጨት ወለል ላይ ተቀምጠዋል። መፋቂያዎቹ ከደረቀ ግንድ የተቆረጡ ሲሆን የገጠር እና የትውፊታዊ አጠቃቀምን ስሜት ያንፀባርቃሉ።

ሰፋ ያለ የመመገቢያ አዳራሽ ነው፣ ብዛት ያላቸው ረጃጅም ነጭ ጠረጴዛዎች እና ከእንጨትና ብረት የተሠሩ ወንበሮች በተደራጀ መልኩ ተደርድረዋል። ቦታው ለብዙ ተማሪዎች ወይም ሰራተኞች አገልግሎት ዝግጁ መሆኑን ያሳያል።

እጅግ በጣም የሚያምር ደሴት በመረጋጋት በተሞላ ሰፊ ውሃ መካከል የሚታይ ሲሆን፣ በደሴቲቱ ላይ ያሉ አረንጓዴ ዛፎች የመደነቅ ስሜት አለው። ደብዛዛው ሰማይ ቦታውን በጣም ጥሩ ሰላማዊ ድባብ ሰጥቶታል።

ቅዱስ ያሬድ ወድቆ የመነሳት ተምሳሌት ህይወትን ከትሎች የተማሩ የዘመኑ የዜማ ውጤቶች ባለቤት ናቸው። የቅዱስ ያሬድ ዜማዎች ግዕዝ እዝል እና አራራይ ናቸው።

ዋው! እንዴት ደስ ይላል! ይህች የኛ ታላቅ ሯጭ! በኢትዮጵያ ቀለም ልብሷ እና የወርቅ ሜዳሊያዋ ፈገግ ስትል፣ ለአገሯ ክብር ማምጣቷ ኩራት ነው!

ዋው ሲያምር! ሴትየዋ በልበ ሙሉነትና በቆራጥነት ቆማለች። የኢትዮጵያ ሰንደቅ ዓላማ ከበስተጀርባዋ አስደናቂ ነው። የለበሰችው ቀለል ያለ ድራጫ ልብስ ሥርዓታማነትን ያሳያል። ትጋትና የሀገር ፍቅር ስሜትን ይገልጻል። በእውነትም ሲያስደንቅ!

ብዙ ወንዶች በጠራራ ፀሐይ ላይ መሬት ላይ ተቀምጠዋል። ወንዶቹ የተለያየ ቀለም ያላቸው ልብሶችን ለብሰዋል፤ አብዛኞቹ በጭንቀትና በድካም ውስጥ ሆነው አሉ። ከበስተጀርባ አንዲት ግራጫ መኪና ቆማለች።

የወርቅ ቀለም ያላቸው ቀለም የተሞላ የተስፋ እና የፍቅር ስሜት ያሳያል። በጥቁር ቦርሳ ውስጥ የተቀመጠው ቀለም የተሸፈነ ቀለም የተሞላ ቀለም የተስፋ እና የውበት ስሜት ያቀርባል። የቀለም አቀማመጥ እና የብሩህ አሰራር የአንድነት እና የባህላዊ እምነት ስሜት ያሳያል።

አንገትጌ ለብሶ ፈገግታ ያለው መካከለኛ እድሜ ያለው ሰው የቅርብ ምስል። ሰውየው ቡኒ ቆዳና አጭር ጥቁር ፀጉር አለው። የጃኬቱ አንገትጌ በትንሹ ብቻ ከታች ይንጸባረቃል። የጀርባው ክፍል ነጭ ቀለም ያለው ሲሆን የፊቱ ገፅታ ትኩረት ሰጥቷል።

ሶስት ወንዶች የጡብ ማምረቻ ማሽን አጠገብ ቆመዋል። መካከለኛው ሰው አውራ ጣቱን ወደ ላይ በማድረግ የደስታ ምልክት ሲያሳይ፣ ከፊት በኩል በጋሪ ላይ ጥቁር ጡቦች ተደርድረዋል። ብዙ ቀይ ጡቦች ተቆልለው ይታያሉ። ይህ የደስታ ስሜትን ይገልጻል።

ትጋትና ትኩረት የሚንጸባረቅበት ገጠራማ ሕይወት። አንድ ወጣት ልጅ ከበስተግራ በኩል ቆሞ በእጁ ጥጥ የሚፈትልበትን የእንጨት መሣሪያ ወደ ፊት እየዘረጋ ነው። በሸሚዝ እና ቁምጣ የለበሰው ይህ ልጅ ጥጥ ነጭ ክር የሚመስል ነገር በመሳሪያው ላይ ተጠቅልሎዏል።

የእስልምና እምነት ተከታዮች ዱአ ያደረጉ ላይ ተሰብስበው የጋራ ስግደት ወይም ደግሞ ፀሎት እያደረጉ ነው። ይህንን የሚያደርጉት ለአብዛኛው ማህበረሰብ ጠባብ ስለሆነ ስታዲየም ውስጥ ያደርጋሉ። ከዓመት አመት ስርአቱን ጠብቀው ዱአ ያደርጋሉ።

አንገቷ ላይ የብር ሳንቲም መሰል ሐብል ያደረገች እና ትልቅ አፍንጫ ያላት ወጣት ሴት አለች። ሐብሉ ጥቁር ገመድ ላይ ተንጠልጥሏል። በባህላዊ ጥልፍ የተሰራ ሰማያዊና ቀይ ቀለም ያለው ልብስ ለብሳለች።

በቆራጥነት የሚናገር አንደበተ ርቱዕ ሰው! ወደ ፊት የቀረበው ጣት በራስ መተማመንንና መሪነትን የሚያንፀባርቅ ነው። ቃላቶች ልብን የሚነኩና ተስፋን የሚሰጡ ናቸው!

ቁልቁለት ባለበት ተራራማ ቦታ ላይ የአፈር መሸርሸርን ለመከላከል በድንጋይ የተገነቡ የመስኖ እርከኖች ስርዓታቸውን ጠብቀው ተደርድረዋል ። በእርከኖቹ ላይ ትናንሽ ዛፎች ተተክለዋል። ይህ የጋራ ጥረት እና ለምድር ያለውን ፍቅር ይገልጻል።

"ምንኛ ይደንቃል!" አራት ሴቶች በአንድ ክፍል ውስጥ በሀዘን ተቀምጠዋል። በፊታቸው ባለው ጠረጴዛ ላይ ስኒዎችና ቂጣ በመሶብ ተደርድሯል። ሁኔታው "ሲያሳዝን"፣ "አይዞአችሁ!" የማያልፍ ሀዘን የለም!። ሁሉም የሚያልፍ እንጂ!

በዚህ ምስል ውስጥ በረከት ያላቸው አረንጓዴ ማንጎዎች በዛፉ ላይ ተንጠልጠለው ታይተዋል። የዛፉ ቅጠሎች ረጅም እና የተቀጠመ ናቸው። የፀሐይ ብርሃን በፍጹም ቅንጣት የፍሬውን ውበት አበራ። የበለጠ የእድገት እና የተፈጥሮ ደስታ አየት ነው።

ዋው ሲያምር ! በሐምራዊ የሚያብረቀርቅ ቀለም ያጌጡ የዐይን ሽፋሽፍቶችና አይላሾችች ስብስቦች ናቸው ። የሚያምርና ዓይን የሚማርክ ሜካፕ ሲያስደስት! ለውበት አስደናቂ!

ዋው ሲያምር! በዛፎች መካከል የተጠመዘዘው አስፋልት መንገድ ያጓጓል። በመንገዱ ግራና ቀኝ ያሉት ለምለም አረንጓዴ ቅጠሎች የተፈጥሮን ውበት ያሳያሉ። የነጠፈው መንገድ ደህንነት ይሰጣል፣ አስደናቂ ጉዞ ለመጀመር ፍላጎት ይፈጥራል።

በአረንጓዴነት ያበበ፣ ደረጃ በደረጃ የተቀረጸ የእርሻ መሬት! ይህ የመስራት ውበት የተፈጥሮን ቸርነት እና የሰውን ጥረት ያንጸባርቃል። አስደናቂ የሆነ የመሬት ቅርጽ!

ሶስት የሃይማኖት አባቶች ጎን ለጎን ተከባብረው ተቀምጠዋል። ሰዎቹ ሁሉም ነጭ ጋቢን ያደረጉ ሲሆን በጭንቅላታቸው ላይም ጥምጣም ጠምጥመዋል። አባቶቹ የለበሷቸው ልብሶች ንጽህናቸው ከንጣቱ ላይ ይናገራል።

ይህ ጠንካራ መሣሪያ በአረንጓዴ መከላከያ ጎማ የተሸፈኑት እጀታዎቹ፣ ደህንነትንና ብቃትን በሚያሳይ መልኩ ቀጥ ብለው ቆመዋል። የተከፈቱት መንጋጋዎቹ ለመያዝ፣ ለመጠምዘዝ ወይም ለመቁረጥ ዝግጁ መሆናቸውን ያመለክታሉ፤ ይህም የሚሰጠው አገልግሎት አስተማማኝና ጥንካሬ የተሞላበት መሆኑን ይገልጻል።

ዋው! እጅግ በጣም ብዙ ድንች ሲያስደንቅ! አንድ ሰው ከፍ ባለ ቦታ ላይ ሆኖ ድንቹን ከብረት ገንዳ ወደ ታላቅ ክምር ይገለብጣል። ድንቹ በፀሐይ ብርሃን የሚያብረቀርቅ ቢጫማ ቀለም አለው። የተትረፈረፈ ምርት ደስታን ሰጭ ነው!።

ደማቅ ጸጉር ያላት አንዲት ሞዴል በፋሽን መድረክ ላይ ቆማለች። ያለእጅጌ፣ ነጭ፣ ረጅም ቀሚስ በወርቃማ ጥልፍ ያጌጠ ልብስ ለብሳ ቀይ ጫማ አድርጋለች። ታዳሚው በስተጀርባ ተቀምጧል።

በልዩ ዝግጅት ላይ አራት ሰዎች በባህላዊ ልብሶች ተውበው ተቀምጠዋል። በግራ በኩል አንዲት ሴት ሻይ/ቡና ትቀዳለች፤ በመሃል ደግሞ ሙሽራውና ሙሽሪት ተቀምጠው ይታያሉ። ቦታው በነጭ አበባዎችና በባህላዊ ቅርጫቶች ያጌጠ ሲሆን፣ የደስታ ስሜት ይንጸባረቅበታል።

አንድ የደረቀ የስንዴ አዝመራ ነው፣ ዙሪያውን ደግሞ ብዙ ቢጫና አረንጓዴ የሆኑ የበሰሉ ስንዴዎች ከበውታል። የስንዴዎቹ ቅርጽና ቀለም የመኸር ወቅት መድረሱን ያሳያል። ከላይ በኩል ትንሽ የሰማያዊ ሰማይ ክፍል ሲታይ፣ ይህ ምስል የምድርን ለምነት በደስታ ስሜት ያንጸባርቃል።

በበዓል ዋዜማ በገበያው ላይ ያለው ከፍተኛ ግርግር! ሰዎች ምርጥ ዶሮ ለመግዛት ሲሯሯጡ፣ የከተማዋን ሕይወት ፍጥነትና የስሜት መጎርጎር ያሳያል። እውነተኛ የገበያ ደስታ!

በትልቅ ክብ የሽመና ቅርጫት ላይ፣ ጥቁርና ቡናማ ገለባ በመጠቀም የተጠላለፈ ውብ ንድፍ ከማዕከል ወደ ውጪ በመጠምዘዝ የሚሄድ፣ ዙሪያውን በተከታታይ የዚግዛግ መስመሮች ያጌጠ የባህል ሥራ ነው።

ከታላቅ ኃይልና ድምቀት ጋር የሚወርደው ወርቃማ ቀለም ያለው ፏፏቴ መደነቅን ይፈጥራል። ዙሪያውን የከበበው ለምለም አረንጓዴ ተፈጥሮና ሰማያዊው ሰማይ የእፎይታና የደስታ ስሜት ይሰጣሉ።

ረዣዥም ዛፎቹ ወደ ሰማይ ርዝመታቸው መደነቅን ይፈጥራል ። 'ዋው ሲያስደንቅ !'፣ ደስ ሲል !በቅርንጫፎቹ መካከል የሚያልፈው ብርሃን ተስፋንና የመረጋጋት ስሜት ይሰጣል ። ተፈጥሯዊ ውበት ያንጸባርቃል ።

እጅግ በጣም ጥሩ የሚመስል የቆርቆሮ ክምር በንፁህ ነጭ ዳራ ላይ በጣም የሚያምር ሆኖ ቀርቧል። እነዚህ አንጸባራቂ፣ በሞገድ የተሠሩ ብረቶች ደስ የሚል የመገንቢያ ቁሳቁስ ስሜት ሲሰጡ፣ ለቤት ጣሪያ ግንባታ ያለውን ውብ ጠቀሜታ ያመለክታሉ።

ደረጃ ሊፍቶች ሲታሰቡ እርጅና ወይም በአካል ጉዳት ምክንያት መሰላል መውጣት ለሚቸገሩ ሰዎች ትልቅ እፎይታ ናቸው። የሰው ልጅ ከቦታ ቦታ በነፃነት እንዲንቀሳቀስ የሚረዳ ቴክኖሎጂ ማየቱ ያስደስታል። እነዚህ ሊፍቶች ለብዙዎች የነጻነትና የክብር ስሜትን ይመልሳሉ!

ጅም የሰውነት ቅርፅን ለማስተካከል ፣ጤንነትን ለመጠበቅ እንዲሁም ራስን ለመከላከል የሚያስችል የስፓርት ዘርፍ ነው። ጅም በብዛ ክብደት ያላቸው ነገሮች በማንሳት የእጅ እና የደረት አካባቢ ጡንጫወችን የምንገነባበት መንገድ ነው።

ይህ በምሽት በቤተ ክርስቲያን የተደረገ የሃይማኖታዊ ሥነ ሥርዓትን ነው። ሕንጻው በአረንጓዴ፣ ቀይና ወርቃማ መብራት ሲደምቅ፣ በሰላም የተሰበሰበው ምዕመን በሻማ መብራት ሃይማኖታዊ ስሜትን ይገልጻል።

በቅድመ-ግንባር አምስት የተለያዩ የኢትዮጵያ ቢራ ጠርሙሶች ተደርድረዋል። ከመሃል ያለው ጠርሙስ የቅዱስ ጊዮርጊስን ምስል የያዘ ቢጫ መለያ ሲኖረው፣ ሌሎቹም የተለያዩ መለያዎችና ክዳኖች አሏቸው። ጠርሙሶቹ በደበዘዘ የውስጥ ክፍል ዳራ ፊት ለፊት በጠረጴዛ ላይ ቆመዋል።

ዘመናዊ የቢሮ ክፍል በማዕከላዊ መስታወት ጠረጴዛና በሁለት ጥቁር እና ነጭ ወንበሮች ተዘጋጅቷል። ከኋላ በኩል ሞገድ ያለው ግድግዳ እና የተለያዩ የጌጣጌጥ ዕቃዎች ይገኙበታል፤ ይህም ውበትን እና ሙያዊ አሠራርን ያንጸባርቃል።

ባለ ብዙ ጥሬ ሥጋ በደማቅ ቢጫ፣ ቀይ እና አረንጓዴ ቀለም ባለው ሳህን ላይ ቀርቦ ሲታይ፤ የምኞትና የደስታ ስሜት ያሳያል::የሥጋው ብዛትና የቀለም ንፅፅር መደነቅን እና መጎምዠትን የሚፈጥር ነው። በጎን የተጠቀለለው እንጀራና ቅመማ ቅመሞች የመብላት ፍቅርን ያጎላሉ::

የሚያምሩ ጥቁር የቤተ ክርስቲያን ልብሶችን የለበሱ እና ጺም ያላቸው ቀሳውስት በስብሰባ አዳራሽ ውስጥ ቆመዋል። በትኩረት ሲመለከቱ የእንጨት መስቀልን እና ዶቃዎችን በእጃቸው ይዘዋል። ግርማ ሞገስ ያለው እና አክባሪ አኳኋን የውስጣዊ ሰላም እና ቁርጠኝነት ስሜትን ይገልጻል።

በታላቅ አክብሮትና ደስታ ቅዱስነትዎ ! ታላቅ ስሜትን የሚያሳየው መልክዎ እንዴት ያምራል! በጥቁር ልብስና በመስቀል ያሸበረቀው ገጽታዎ መንፈሳዊ ጥንካሬን ይገልጻል !

የተራራ ላይ የእርሻ ስራው ሲያሳዝን ! ገበሬው በጠንካራ ሁኔታ ስንዴ ሲሰበስብ ሲያጭድ በጣም ያሳዝናል!። በደረቁ የእርከን እርሻዎች መካከል የድካም እና የጭንቀት ስሜት ይፈጥራል። አስቸጋሪ ሕይወትን ይጠቁማል።

በርካታ ወንዶችና ሴቶች ነጭ የባህል ልብሶችን ለብሰው ሲጨፍሩ ይታያሉ። ሴቶቹ ሣር አጎንብሰው ይይዛሉ። ከበስተጀርባው በቀለማት ያሸበረቁ ክብ ጌጦች እና ትልቅ ማያ ይገኛል። የባህል ትዕይንቱ ታላቅ ደስታና ፍቅርን ይገልጻል።

ሲያስጠላ ይሄ ያረጀ ሶፋ! የሶፋው ታችኛው ክፍል ደማቅ ቡናማ እንጨት ሲሆን ትናንሽ ብረታ ድጎማዎች አሉ። ከበስተጀርባው የቆርቆሮ ግድግዳ አለ፣ ይህም የቤት ዕቃው ከቤት ውጭ ነው።

አረንጓዴ ቅጠሎች ያሉት ሰፊ የእርሻ መሬት ከሩቅ ደንና ሰማያዊ ሰማይ ጋር አለ። እፅዋቱ በጥሩ ሁኔታ ያደጉና ጥቅጥቅ ያሉ ናቸው። ፀሐይ ቅጠሎቹ ላይ ብርሃን አብርታለች። "ዋው! የለምልም እርሻና ሰፊ ሜዳ ሲያምር!"

በዚህ ምስል ውስጥ በብርቱ ቀለም የተሸፈኑ የፕላስቲክ ቅርጾች በቅንጣት ተያይዞ ተደርተዋል። አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ እና ሐምራዊ ቀለሞች የደስታን እና የአንድነት ስሜት ያሳያል። የተስፋ እና የሥራ ትጉህነት አየት ነው።

በብርጭቆ የቀረበ ደማቅ ቢጫ የማንጎ ጭማቂ ነው። አዲስ የተቆረጠው ማንጎ በንጹህ መቁረጫ ሰሌዳ ላይ ይገኛል። ይህ መጠጥ ለዓይን የሚያምር፣ ጤናማና በቫይታሚን የበለፀገ ነው። ለቀኑ ሙሉ የሚያነቃቃ ፍሬ ነው።

በደማቅ ምሽት፣ ትልቅ ሕዝብ በመሰብሰቢያ ቦታ ላይ ይገኛል። ረጃጅም ባለቀለም ባንዲራዎች እና ብርሃናት ከትልቅ ባለ ቀይና አረንጓዴ ድንኳን ወደ ሰማይ ተወጥረዋል። ሥነ ሥርዓቱ ደስታንና መደነቅን ይገልጻል።

ግቢው በርካታ ባለ ሁለት እና ባለ ሶስት ፎቅ ህንጻዎች አሉት። ህንጻዎቹ በዋነኛነት ቢጫ ቀለም ያላቸው ግድግዳዎች እና ቀይ-ቡናማ የቆርቆሮ ጣሪያዎች አሏቸው። ህንጻዎቹን የሚያገናኙ የአስፋልት መንገዶች እና በእነዚህ መንገዶች ዙሪያ የተወሰኑ የእግረኛ መንገዶች ይገኛሉ።

በጣም ደስ የሚል፣ ውብ የሆነ ዛፍ በአረንጓዴ ቅጠሎችና ነጭ አበባዎች ተሞልቷል። አበቦቹ በጣም ጥሩ የብርሃን ጨረሮች ተመተው ደምቀዋል። ከበስተጀርባው ደግሞ ደመናማ ሰማያዊ ሰማይ ይታያል። ይህ ትዕይንት ልብን በፍቅር የሚሞላ ተፈጥሯዊ ደስታ ነው።

ጥቁር እጆች በብሬል ጽሑፍ የተቀረጸ ነጭ ወረቀት ይነካሉ። ጣቶች የብሬል ነጥቦቹን ሲያነቡ ፣ ይህም ለዓይነ ስውራን የመማርና የመግባቢያ ዘዴ ነው። የወረቀቱ ጠርዝ ወደ ላይ ተጣጥፎ ተይዟል።

ሰማያዊ ልብስና ቀይ ኮፍያ የለበሱ ብዙ ወታደሮች በአጥር አጠገብ ቀጥ ብለው ተሰልፈዋል። ወታደሮቹ በትጋትና በጀንነት ቆመዋል። ጥቂት ባለሥልጣናት ከፊት ሆነው ሲያናግሯቸው ትኩረት ሰጥተው እያደመጧቸው ነው። ሥርዓቱ ለስኬት የተደረገን ዝግጅትና ክብርን ያሳያል።

ከእንጨትና ከቀርከሃ የተሠሩ ግዙፍ ቅርፅ ያላቸው ሁለት ግንባታዎች የከተማ ከፍታ ቦታ ላይ አሉ። የመመልከቻው ወለል በብርሃን ያጌጠ ሲሆን፣ ከሩቅ ተራሮች መደነቅን ይፈጥራሉ።

በነጭ የማርበል መሠረት ላይ የተቀመጠው የሥጋ መቁረጫ ቁርጭምጭ በተመሳሳይ ጊዜ የተስፋን እና የፍርሃት ስሜት ያሳያል። ይህ ምስል የምግብ አሰራርን እና የቤት ዕቃ አስፈላጊነትን በግልጽ መንገድ ያቀርባል።

የሚያምር ሰማያዊ የፒኮክ ወፍ ። ወፏ የከፈተችው ጅራቷ ረዣዥም እና አረንጓዴ፣ ሰማያዊና ወርቃማ ቀለሞችን የያዘ ክብ ምልክቶች (የዐይን ቅርጽ) አሉት። ወፏ በአረንጓዴ የሳር ምድር ላይ ቆማ ስትታይ፣ በጀርባ ደብዘዝ ያለ የእንጨት አጥር ይታያል።

አንድ ጥንድ ግራጫ እና ደማቅ ሮዝ የስፖርት ጫማዎች በነጭ ጠረጴዛ ላይ ተቀምጠዋል። ጫማዎቹ ደማቅ ሮዝ ማሰሪያዎች እና ሶል አላቸው። ከጀርባው አጭር አረንጓዴ የቤት ውስጥ ተክል ደስ በሚል መትከያ አለ።

ልጆች በሜዳ ላይ ቮሊቦል እየተጫወቱ ነው። አንድ ልጅ ኳሱን መረብ ላይ ዘሎ ሲመታ፣ ሌላው ተጫዋች ሊመልሱለት ይዘጋጃል። በዙሪያው ሌሎች ልጆች እየተመለከቱ ነው።

ውብና በጣም የሚያምር የቤት ውስጥ የቤት ዕቃዎች ስብስብ ቀርቧል። እጅግ በጣም ጥሩ ስድስት ነጭ ወንበሮችና ጥቁር የራት ጠረጴዛ አሉ። በእያንዳንዱ ወንበር ላይ ክብ ቅርጽ ያለው ክፍተት አለ፤ ደስታን የሚፈጥር ዘመናዊና ውብ የቤት ዕቃ አሠራር ነው።

እጅግ በጣም የሚያምር ለሰርግ የሚሆን መኪና ከፊት ለፊቱ በአበባ ዲኮር ተሰርቷል። መኪናው አሰራሩ ከፊት ለፊት ያለው ክፍሉ ከሌላው የመኪና ክፍል ረዘም ያለ ነው።

ሶስት ቀይና አረንጓዴ ቀለም ያላቸው ሮማን ፍሬዎች በቅርንጫፎች መካከል ተንጠልጥለዋል። የሮማን ዛፍ ቅጠሎች ጥቅጥቅ ያሉና አረንጓዴ ናቸው። ፀሐይ ፍሬዎቹ ላይ ያረፈች ሲሆን ደማቅ ብርሃን ፈጥሯል። "ዋው! የፍሬው ውበትና ብዛት ሲያስደንቅ!"

ዋው! ሴት በደስታ እየጨፈረች! የኢትዮጵያን ባንዲራ ቀለሞች ያሏትን ልብስ ለብሳ እጆቿን በቡጢ በመያዝ ስሜቷን ትገልጻለች። ከበስተጀርባ የሚያበራ ብርሃንና ቀይ ቀለም ፈክቷል። እውነተኛ የደስታና የደመቀ አድናቆት።

በርካታ ቁጥር እና የተለያየ ቀለማት ያላቸው በጎች በአንድ አካባቢ ተሰብስበዋል። በጎቹ በአንድ ቦታ ላይ አጎንብሰው ይረባረባሉ። በቀኝ በኩል ከኋላ የቆመ አንድ በግ በአግራሞት ይመለከታቸዋል።

ጥቁር ጢምና ፂም ያላቸው ሀይለስላሴ የንጉሠ ነገሥት ወታደራዊ ዩኒፎርም ለብሰዋል። ዩኒፎርሙ በሜዳሊያዎች፣ በትላልቅ ኮከቦች እና በአረንጓዴ የትከሻ ቀበቶ ያጌጠ ነው። ክብር እና ቁጣን ይገልጻል።

ቀይ ቡናማ ቀለም ያለው የቤተመቅደስ ቅርጽ ያለው ህንጻ በላሊበላ ገደላማ ግድግዳዎች መካከል ተቀርጿል። ህንጻው አራት ማዕዘን እና የድንጋይ ደረጃዎች ወደ ግራና ቀኝ ወደሚገኙ መግቢያዎች ያመራሉ። ከላይ ከሚገኙት መስኮቶች ጋር ጥንታዊነትና መደነቅ ይፈጥራል።

ማራኪ በሆነ መልኩ በክብ ቅርፅ የተሰራ የእርሳስ ማስቀመጫ የእንጨት እንጨቶችን በማጣበቅ ተሰርቷል። ውስጡ ቀይ፣ ሰማያዊና ቢጫ እርሳሶች፤ ብርቱካንማ ቀለም ያለው እስክሪብቶ፤ ቀይ መለኪያ እና ቀይ መቀስ ይዟል። የእጅ ስራው የፈጠራ ችሎታን እና ጥበባዊነትን ያሳያል።

አራት ማዕዘን ቅርፅ ያላቸው ዘመናዊ ነጭ ሕንፃዎች አሉ። ከጎኑ ደግሞ ጠቅላይ ሚኒስትር ዐቢይ አሕመድ በጥቁር መነጽርና በቡኒ ጃኬት ሆነው በታላቅ ደስታ ፈገግ ይላሉ።

አምስት የሚሆኑ ልጆች በሰፋፊው ውሃ ውስጥ በደስታ ይዋኛሉ። ልጆቹ በኃይል እጃቸውንና እግራቸውን ሲያማታቱ፣ ውሃው ሁሉ በደስታ ይረጫል። የፊት ለፊቱ ልጅ በደስታ ፈገግ ሲል፣ ሁሉም ያለምንም ጭንቀት በጨዋታ ላይ ተጠምደዋል።

በሳር የተሸፈነ መሬት ላይ የሚገኝ ባህላዊ የኢትዮጵያ ጨዋታ ነው። ጨዋታው መንከለከያ ወይም ገበጣ በመባል ይታወቃል። ከእንጨት የተሠሩ አራት ወንበሮች በዙሪያው ተደርድረዋል። ይህ የገበጣ ሰሌዳ ከሌሎች አፍሪካውያን ጋር የሚመሳሰል የባህል ቅርስ ነው።

በዝግጅት አዳራሽ ውስጥ ነጭ መጋረጃዎች ዳራ ላይ የሠርግ ማስዋቢያ ተዘጋጅቷል። ክብ የብረት ማስጌጫው በነጭና ሮዝ ከለር አበቦችና አረንጓዴ ቅጠሎች አሸብርቋል። ከፊት ለፊት ለስዕል የሚሆን ወንበርና የአበባ ማስቀመጫዎች አሉ።

አንድ መምህር ነጭ ካፖርት ለበሰዉ የእንጨት ግድግዳ ባለው ክፍል ውስጥ ተማሪዎችን እያስተማረ ነው። ተማሪዎቹ በትኩረት ጠረጴዛና ወንበሮች ላይ ተቀምጠው የትምህርት ፍላጎትና ተስፋ እየገለጹ ንግግሩን ያዳምጣሉ። ይህ ሁኔታ በትምህርት ላይ ያላቸውን ትልቅ ፍቅር ያሳያል።

በጭቃ በተሞላ የገበያ ቦታ ውስጥ በርካታ ሻጮችና ገዥዎች ተጨናንቀው ይታያሉ። ሻጮች ሰፋፊ አረንጓዴ ቅጠላ ቅጠል መሬት ላይ ዘርግተው በቅጽበት እየሠሩ ሲሆን፣ ገዢዎችም ምርቱን ለመግዛት ዙሪያውን ቆመዋል። ይህም የጠዋት የገበያ ቦታን ችኮላ ያሳያል።

እጅግ በጣም ደስ የሚል ባህላዊ ትዕይንት ነው። ሁለት ወንዶች በውብ ቤት ውስጥ ቆመው በደስታ ይዘፍናሉ። በጀርባ ያሉ ሰዎች ባህላዊ ነጭ ልብስ ለብሰው ይከተላሉ፤ ይህ ደስታን የሚያንጸባርቅ እና ሰላማዊ ድባብ የፈጠረ ውብ የሙዚቃ ቅንብር ነው።

ሁለት የጨላዳ ዝንጀሮዎች በፀሐይ ብርሃን ስር በጥብቅ ተቃቅፈው ታላቅ ፍቅርና የአንድነት ስሜት ያንጸባርቃሉ። በብርቱካናማ ዓይናቸው የእርጋታና የእፎይታ ስሜት እየታየባቸው፣ አንዳቸው ለሌላው ያላቸውን ፍቅርና ጥበቃ በግልጽ ያሳያሉ።

በጥቁር ድንጋይ የተገነባውና በገለባ የተሰራ ጣሪያ ያለው ትልቅ የእንጦጦ ፓርክ መግቢያ በር ይታያል። "እንጦጦ ፓርክ " የሚለው ጽሑፍ ከአረንጓዴ የዛፍ ዳራ ጋር ጎልቶ ሲወጣ፣ ይህም የእረፍትና የመደሰት ስሜትን ይፈጥራል።

ሌክትሪክ ቡና መፍጫ ቡናን በፍጥነትና በቀላሉ ለመፍጨት የሚያገለግል ዘመናዊ መሣሪያ ነው። ይህ መፍጫ ቡናውን ወደሚፈለገው የልስላሴ ደረጃ ለመቀየር ይረዳል፤ ይህም ቡናው ተስማሚ ጣዕምና መዓዛ እንዲኖረው በማድረግ ለጤናማ ቡና ጠመቃ ወሳኝ ነው።

"ሐበሻ" የሚለዉ ፅሁፍ የጀግና መጠሪያ ነዉ። ቆንጅየ የሆነች ጥቁር የለበሰች ፀጉሯን ወደ ጎን እና ጎን ጣል ዘንበል! አድረሰጋዋለች። የሐበሻ መገለጫ እና ኩራት የሆነ ማንነት ነዉ።

ሶስት ልጆች ደማቅ ቀለማት የለበሱ ጨርቆችን አጣፍተው በደስታ ቆመዋል። የተቦጨቁ ፀጉሮችና የንፁህነት ፈገግታ አላቸው። የጀርባው ሰማይ ደብዛዛ ነው። ዋው! የልጅነት ንፅህና ሲያምር!

አንድ ገበሬ በእርሻ ውስጥ መሬት ይቆፍራል። ሌላ ሴት በአቅራቢያዋ በጎንበስ ብላ በእጆቿ መሥራት ቀጥላለች። ሁለቱም በተክል የተሸፈነ የእርሻ መሬት ላይ ሥራ ላይ ናቸው። ከበስተጀርባ ጥቅጥቅ ያሉ ዛፎች አሉ። ሰዎች ባህላዊ ልብስ ለብሰዋል።

ዋው! ቀጥ ብለው የረዘሙ ዛፎች ደን ሲያስደንቅ! የዛፎቹ ብዛትና ቁመት የመደነቅ ስሜት ይሰጣል። ጥቅጥቅ ያሉ ቅጠሎች ሰማይን ሲሸፍኑ፣ ለተፈጥሮ ፍቅርን ያጭራሉ። ሲያምር! የመረጋጋትና የአድናቆት ስሜት ይሰማል።

ወይ ጉድ! ሙቀቱ በሚያሰቃይበት ጊዜ ይህ የአየር ማቀዝቀዣ (ኤሲ) መኖሩ እንዴት ደስታ ነው! ግድግዳ ላይ ተሰቅሎ ክፍሉን ሙሉ በሙሉ ለማቀዝቀዝ ዝግጁ ነው! እፎይታን ያመጣል!

በገጠር አካባቢ ልጃገረዶች በከባድ ስራዎች ጭምር ተሰማርተው ይገኛሉ። ከነዚህም ስራዎች እንደ ቁፋሮ እና የመስኖ ውሃ በሰብሎች ላይ ማስገባት ጥቂቶች ናችው።

ጥቁር ቆዳ ያለው አንድ ወንድ ወደ ፊት እየተመለከተ በቅርበት ተነስቷል። ነጭ የራስ ማሰሪያና ቀይ ዶቃዎች እንዲሁም ትልቅ ክብ ነጭ የአንገት ጌጥ ለብሷል። ጀርባው ደብዘዝ ያለ ሰማያዊ ነው።

"ዋው! ደስ የሚል ባህል!" ጥቁር የሸክላ ጀበና ውስጥ ትኩስ ቡና እየፈሰሰ እንፋሎት ያወጣል። ጀበናው ከስር በባህላዊ ጨርቅ ላይ ተቀምጧል። ሁለት የማር ጠጅ ጠርሙሶች አጠገቡ ሲታዩ፣ "ምንኛ ያምራል!" ፤ "ሲያስደምም!"

ሰዎች ጥቁር ካባ እና ቀይ ሰንደቅ ያለበት የድግሪ ልብስ እጅግ በጣም ጥሩ ለብሰው ወንበሮች ላይ ተቀምጠዋል። ብዙዎቹ የፊት ጭንብል አድርገው በደስታ ተቀምጠዋል። በተማሪዎቹ ፊት ላይ የትምህርት ታላቅ ስኬት ውብ የሆነ እርካታን ነው።

እግዚኦ! እንዴት የሚያምር ምግብ! ቀይ ወጡ በእንፋሎት እየተንገበገበ ነው። የቅቤው አይብ ነጠብጣቦች ሲያምሩ! ከስር የተቀመጠው ለስላሳ ዳቦ ከወጡ ጋር ሲቀርብ አቤት! እንዴት ሲያስጎመዥ!

አረንጓዴ የወይን ጠርሙስ ከቀይ ክዳን የተዘጋጀ ነው፣ ከፊቱ ቀይ ወይን ሙሉ በሆነ ብርጭቆ ተቀምጧል። ጠርሙሱና ብርጭቆው በቀላል ቡኒ ጀርባ ላይ ሲቀመጡ፣ ከታች ደግሞ ጥቂት ጥቁር ወይን ፍሬዎች አሉ።

የሚያምር ክትፎ በጣባ ላይ ሞልቶ ተቀምጧል። ይህ ክትፎ ሲታይ የሚያስጎመዥ ነው። ከክትፎው በታችም እንጀራ እና ሚጥሚጣ በዝርግ ሳህን ላይ ቀርቧል።

ውይ! ምንኛ የሚያምር የባህል እቃዎች ስብስብ ነው! የቆዳ ማሰሪያ ያለው አገልግል እና የጥንት መጠጫዎች አስደናቂ ናቸው! ቅርስን መውደድ ደስታን ይሰጣል!

ዋው! አዲስ የበቀሉ ተክሎች ሲያምሩ ! ጥርት ያሉ አረንጓዴ ቅጠሎች ደስታን ይሰጣሉ ። በለመለመ አፈር ውስጥ ሲያድጉ ሲያስደምሙ ። የድንች ተክሎች ናቸው። ለምርጥ ምርት ተስፋ አለ። የተፈጥሮ ሕይወት ውበት!

ዋው! ብዙ የለመለሙ አረንጓዴ ቅጠላ ቅጠሎች ሲያምሩ! የተለያዩ አትክልቶች በገበያ ቦታ ተከምረዋል። አንዳንድ ቅጠሎች በታሸገ ነጭ ከረጢት ውስጥ ናቸው። ለጤናማ አመጋገብ ፍላጎትን የሚፈጥር ምርት።

በምስሉ ውስጥ ነጭ ፊት ያለ የቅጽበት ሰዓት ታይቷል። ይህ ሰዓት ቀላል እና ግልጽ አቀማመጥ ያለው በቤት ወይም በቢሮ ለተግባራዊ አጠቃቀም ተስማሚ ነው።

ሰው ሠራሽ አረንጓዴ ምንጣፍ ላይ፣ የኢትዮጵያ ቡና መጠጫ ዕቃዎችና ባህላዊ እቃዎች ተደርድረው ይስተዋላሉ። በመሀል የተጠበሰና ያልተጠበሰ ቡና በእንጨት ሳህኖች ቀርቧል። በዙሪያው ጀበናዎች፣ ሲኒዎች እና ቅርጫቶች በጠረጴዛዎችና በብረት ማቆሚያዎች ላይ አምሮባቸው ተደርድረው ይታያሉ።

ዛፍ ላይ ደማቅ ቢጫ አበባዎችና አረንጓዴ እምቡጦች በግልጽ ቀርበዋል። የሰማያዊ ሰማይ ዳራው የቢጫውን አበባ ውበት ያጎላል። ብዙ የቢጫ አበባዎች ከቅርንጫፎቹ ላይ ሲወጡ፣ ይህ ትዕይንት መደነቅንና የደስታ ስሜትን ያንጸባርቃል።

የፍራፍሬ መደብሩ ዋው ሲያምር! የተለያዩ አይነት ፍራፍሬዎች እጅግ በጣም ጥሩ ተቆልለው ቀርበዋል። ከላይ የታጠፈ ሙዝ እና ወይን፣ ከታች ደግሞ ማንጎ እና ፖም ዋው ደስ ሲል! ይህ የተትረፈረፈ ምርት ድንቅ ብሎ ይገለጻል።

አቤት የሥራ ፍቅር! እነዚህ ገበሬዎች መሬቱን በላብ ሲያለሙ! ለምግብ ዋስትናና ልማት የሚደረግ ታላቅ ትግል! የጋራ ትብብር እና ተስፋ የሰነቀ የእርሻ ሥራ! በረከት ይሁን!

በውጪ ስፍራ የሚደረግ ባህላዊ ጭፈራ ላይ ብዙ ሴቶች ነጭ ቀሚሶችና አረንጓዴ የሳር ልብሶች ለብሰው፣ ጀርባቸውን ሰጥተው ቆመዋል። ወንዶችም በአረንጓዴ ልብሶች አጊጠው ሴቶቹን ሲያጅቡ፣ በዙሪያው ረጃጅም ዛፎችና ተመልካች ሰዎች ተሰብስበዋል።

ዋው ! ባህላዊው ሸሚዝ በልዩ ጥልፍ ሲያምር ! ነጭ ሸሚዙን የሚያስውቡት ብዙ ቀለም ያላቸው ጫፎች ደስታ ይሰጣሉ ። በወገቡ ላይ ያለው ማስዋቢያ አስደናቂ ነው ። የኢትዮጵያ ባህላዊ ልብስ ውበት!

ወራጅ ወንዞች በክረምት ወራት በደለል የተሞሉ እና አፈር የሚመስ ቀለማት አሏቸው። እነዚህም ወንዞ በተራች እና በሸለቆች አካባቢ የራሳቸውን መንገድ ሸርሽረው በማዘጋጀት አቋርጠው ይፈሳሉ።

ሦስት ሕፃናት በሰማያዊ ጠረጴዛ ዙሪያ ተቀምጠው ጨዋታ ይጫወታሉ። ሁለቱ ሕፃናት ወደ ታች አጎንብሰው በትኩረት ይመለከታሉ፤ አንደኛው ልጅ በቆራጣ አለች። በስተጀርባ መጽሐፍት አሉ።

አረንጓዴ ቅጠላማ ጌጣጌጥና ነጭ መጋረጃዎች ያሉት መድረክ ላይ፤ የባህል የሠርግ ዝግጅት ይታያል። በመድረኩ ላይ መሶቦች፣ የባህል ዕቃዎች እና የኢትዮጵያ ሥዕሎች ተቀምጠው ደስታን የሚገልጽ ስሜት ያሳያሉ። ስምንት ወንበሮች በጠቅላላ ተደርድረዋል ።

የፍርድ መዶሻ እና የብረት የእጅ ካቴና በትልቅ ቀይ መጽሐፍ ላይ ተቀምጠዋል። መዶሻው እና የእጅ ካቴናው በጠረጴዛ ላይ ተቀምጧል። ይህ ጥንቅር የፍትህ እና የወንጀል ህግን ያመለክታል። በምስሉ ላይ ጥቁር እና ነጭ (sepia) ቀለም ተጨምሯል።

በምስሉ ውስጥ እጅ የተያዘችው የሴቶች ጫማ በቅንጣት እና በውበት የተሞላ ነው። ነጭ ቀለም፣ የቀይ አንደበት እና የተለየ አስደናቂ አሰራር በቅንጣት የተያየ ነው። በጀርባ የተሰኘ የጫማ ሱቅ አየት የዘመናዊ የውበት ፍላጎትን እና የግል ቅርጽን ያሳያል።

ልጆች የአዛውንቶችን እግር በታላቅ ፍቅርና ደስታ ሲያጥቡ ይታያል። ይህ ድርጊት የትውልድ ትስስርንና አክብሮትን በሚያሳይ መልኩ ልብን በደስታ የሚነካ ሰላማዊ ትዕይንት ነው።

ብርቱካናማ ቢጫ ቀለም ያለው ጠጅ ክብ በሆነ መስታወት ጠርሙስ ውስጥ በጠረጴዛ ላይ ተቀምጧል። ፈሳሹ የሚያንጸባርቅ ሲሆን፣ የጠርሙሱ አፍ ላይ አረፋ አለ። ከስር የተነጠፈው ደስ የሚል ጨርቅ ቡናማ፣ ነጭና ቀይ መስመሮች አሉት።

ዋው! የእርሻው ውበት ሲያስደንቅ! አንዲት እናት በትልቅ የድንች አትክልት ስፍራ መሃል ቆማለች። ነጭ የራስ መጎናጸፊያና ባህላዊ ልብስ ለብሳለች። በእጇ ሁለት ድንች ይዛ በደስታ ትስቃለች። የሀብትና የደስታ መገለጫ ነው። ፈገግታዋ ሲያምር!!

የደስታ ስሜት የሚሰጡት ፈካ ያሉ የቡጌንቪልያ አበቦች! ደጋፊ በሆኑ ለምለም ቅጠሎች መካከል ፣ ደማቅ ሐምራዊ ቀለም በሚያምር ሁኔታ ያብባሉ ያምራሉ።

ባሕላዊ የሆኑ ከሳር የተሠሩ እጅግ በጣም ብዙ ታንኳዎች በውኃ ዳርቻና ጥቁር ዓለቶች ላይ ተከምረዋል። ውብ በሆነው የውኃ ዳር ላይ በርካታ ሰዎች እና ልጆች አሉ። አንዳንድ ሰዎች አሳ እየጠመዱ ነው።

አንድ ባለቀለም የመታጠቢያ መኪና በአስከፊ አደጋ የተጎዳ መኪናን በመሳብ እየተንቀሳቀሰ ታይቷል። የተጎዳው መኪና በቀይና ነጭ ቅርጽ ሲሆን በጣም ተጨብጮ እና ተጣልቶ ነው። አካባቢው የአገር አካባቢ ሲመስል የእንስሳት ሣር እና የተፈጥሮ ድንጋዮች ታይተዋል።

ትልቁ የሆቴል አዳራሽ ለሰርግ በሚያምር ሁኔታ ሲጌጥ ማየት እንዴት ያኮራል! በሺህ የሚቆጠሩ አበቦች፣ የሚያንጸባርቁ መብራቶችና የሚያምሩ መጋረጃዎች ሲደመሩ አዳራሹ ሙሉ በሙሉ ተለውጦ የህልም-ዓለም መስሎ ይታያል። እንዲህ ያለው ጥበባዊ ዝግጅት ለአዲስ ሕይወት መጀመር ድንቅ ምስክር ነው።

ፈረስ በሀገራችን ብዙ አይነት ጠቀሜታ ያለው የቤት እንስሳ ነው። ፈረስ ለእርሻ፣ ለትራንስፖርት እንዲሁም በበዓላት ቀን ለማጀቢነት እና በአድዋ ጊዜ ጦር ሜዳ ድረስ ሰዎችን በማድረስ የሚተወቅ እንስሳ ነው።

"ኧረ ሲያስፈራ! ሲያስደነግጥ!" በከባድ ጀልባ ውስጥና በውሃ ላይ ተስፋ የቆረጡ ስደተኞችን ናቸው። የሰዎች ጭንቀት እና ፍርሃት ከፊታቸው ይኖራል። ህይወትን ለማዳን በሚደረገው ጥረት፣ ሀዘን እና የመኖር ትግል በደንብ ይገለፃል።

በሠርግ ሥነ-ሥርዓት ላይ፣ ሙሽራውና ሙሽሪት በብዙ እንግዶች ፊት በደስታ ሲራመዱ ይታያሉ። ሙሽራይቱ ነጭ ቀሚስ ለብሳ ወደታች ስትመለከት፣ ሙሽራው ክሬም ቀለም ያለው ሱፍ ለብሶ በደስታ እጆቹን ወደ ጎን ዘርግቷል። በስተጀርባ ያሉት እንግዶች ጭብጨባ በማድረግ ደስታቸውን ይገልጻሉ።

ረዣዥም መርፌ የሚመስሉ ጥቁርአረንጓዴ የጥድ ቅጠሎች ከቅርንጫፎቹ ላይ ተንጠልጥለው አሉ። ከቅጠሎቹ ጀርባ አንድ ጠባብ አስፋልት መንገድና ሌሎች ረዣዥም ዛፎች በሰማያዊ ብርሃን አሉ።

ዋው! ሲያስደስት! ባለ ሙሉ ልብስ የለበሰ ሰው በጭብጨባና በክብር ሲሸኝ ደስ ይላል! በልበ ሙሉነት እየሄደ በደስታ ደረቱ ላይ እጁን ጭኗል። የተከበሩ ሰዎች ቆመው ያጨበጭባሉ። የስኬት እና የክብር ጊዜ!

ሶስት የተለያዩ ምስሎች በአንድ ላይ ተጣምረው ይታያሉ። አንዲት ሴት በመሃል ላይ ነጭ ነገር በፊቷ ላይ እየቀባች ስትሆን፣ ከግራ ኮልጌት የጥርስ ሳሙና፣ ከቀኝ ደግሞ ሰማያዊ ሽፋን ያለው ቫዝሊን አለ።

የእመቤታችን የቅድስት ድንግል ማርያም ታሪክ እጅግ የሚገርም እና ልብ የሚነካ ነው። እርሷ የእግዚአብሔርን ፈቃድ በትህትና የተቀበለች፣ በታማኝነት የጸናች፣ ከሁሉ ሴቶች የተመረጠች የብርሃን እናት ናት። ዓለምን ሊያድን የመጣውን ኢየሱስ ክርስቶስን በመውለድ የድኅነት ታሪክ ቁልፍ አካል ሆናለች።

ከጥቅጥቅ ባለ አረንጓዴ ዕፅዋት መካከል ቀይ እና ጥቁር ነጠብጣቦች ያለው ትንሽ ነብር በቅርብ አለ። የአፍሪካ ነብር የሚመስለው ይህ እንስሳ አንገቱን ቀና አድርጎ ወደ ላይ ሲመለከት በጥንቃቄ የተነሳ ጥራት ያለው ፎቶ ነው።

ሰራተኛ ቢጫ ጓንት ባደረገ እጁ የብረት መቁረጫ ማሽን በመጠቀም ብረትን ይቆርጣል። ብረቱ በሚቆረጥበት ጊዜ የእሳት ብልጭታዎች በቁጣና በኃይል ወደ ጎን ይበተናሉ። የኢንዱስትሪ ማሽኑ ትልቅ ክብ መቁረጫ መሳሪያ አለው።

ቦታ ቆጣቢ የሆነ የእንጨት ጠረጴዛ፣ አራት አራት ማዕዘን ቅርፅ ያላቸው ቡናማ መቀመጫዎችን ይዟል። መቀመጫዎቹ በትልቁ ጠረጴዛ ስር በትክክል ተሰርተው በአንድ ላይ የታመቀ የቤት እቃ ሆነዋል።

ብዙ ሰዎች በጣም ውብ በሆነው የሰሜን ተራራማ አካባቢ ቁልቁል መንገድ ላይ ይጓዛሉ። የድንጋይ ግዙፍ ተራራ ፊት ለፊት የሚታይ ሲሆን፣ የደረቁ ቁጥቋጦዎችና አረንጓዴ ዛፎች የመንፈስን ነጻነትና መደነቅን ይፈጥራሉ።

ሁለት ሰራተኞች በአውሮፕላን ማምረቻ ፋብሪካ ውስጥ በጥንቃቄ አንድን ትንሽ ዕቃ ይመረምራሉ። አረንጓዴ ልብስ ለብሰው በትኩረት ሲሰሩ፣ ሌላ ሰራተኛ በኮምፒውተር ላይ ይታያል። የመደነቅና የጭንቀት ስሜት በውስጥ ሆኖ ሙያዊ ብቃትን ያሳያል።

ረዥም፣ ፈዛዛ ቢጫ ቀለም ያለው ባህላዊ ዋሽንት በነጭ ጀርባ ላይ ተቀምጧል። ከቀርከሃ የተሰራው ዋሽንቱ ድምፅ የሚወጣባቸው ቀዳዳዎችና ጥቁር ቆዳማ ማሰሪያዎች አሉት። የተረጋጋ የኪነጥበብና የዜማ ስሜት አለው።

በህፃናት የመማሪያ ክፍሎች ውስጥ የተለያዩ ትርጉም ያላቸው ስዕሎችን እና ፅሁፎችን ማስቀመጥ ህፃናት በቀላሉ እነዚያን እያዩ እንዲማሩ እና በአይምሯቸው ውስጥ ተቀርፆ እንዲቀር ለማድረግ ያግዛሉ።

የሚያብረቀርቁ ጥንድ ጥቁር ቡናማ የቆዳ የወንዶች ጫማዎች በነጭ ዳራ ላይ ተቀምጠዋል። ጫማዎቹ በጫፍ ላይ የተሰፋ መስመር ያላቸው ሲሆን፣ በጥቁር ማሰሪያዎችና በወፍራም ጥቁር ጎማ ሶል የተዋቡ ናቸው። የጫማዎቹ ጥራትና ንጽህና ከፍተኛ የሆነ አድናቆትንና ውበትን ይገልጻል።

ዋው! ሕይወት የተሞላበት የገበያ ትዕይንት ። ነጋዴዎች ቀይ ቲማቲም እና ሐምራዊ ሽንኩርት እየሸጡ ነው ። ደንበኞች በዙሪያው ይንቀሳቀሳሉ፤ አንዲት ሴት በትልቅ ሰፊ ኮፍያ ቆማለች። የዕለት ተዕለት ኑሮ በፀሐይ ብርሃን ፈክቷል።